የጥቁር ቡና በእንፋሎት የተሞላ፣ ነጭ በሆነ ስኒና በሳህን ላይ ጎልቶ ቀርቧል። ከስኒው አጠገብ ሶስት የቡና ፍሬዎች በግልጽ ሲታዩ፣ ምስሉ ጥቁር ዳራ አለው። ከፍሬዎቹ በስተጀርባ የተዘጋጀው ትክክለኛው የቡና ዓይነት ምን ተብሎ ይጠራል?

አንዲት እናት ግራጫማ ግድግዳ ፊት ለፊት ተቀምጣ ህፃን ልጇን እያጠባች በፍቅር ትመለከታለች። የህፃኑ የአይን እይታ ወደ እናቱ እያየ እንደሆነ ይሰማዎታል?

ቤተክርስቲያን የሚመስል ትልቅ ሕንፃ በሌሊት በርካታ መብራቶች ደምቆ ይታያል። ቀይ፣ ቢጫና አረንጓዴ የባንዲራ ቀለሞች ለመድረኩ ማስጌጫ ሆነዋል። ብዙ ሰዎች በመሬት ላይ ሻማ ይዘው ተሰብስበዋል።

ባለ ከፍተኛ ጥራት ካሜራ ያለው ጥቁር ድሮን (ለካሜራ የሚያገለግል) እና መቆጣጠሪያው ቀርበዋል። መቆጣጠሪያው ስልኩን መጫን የሚችል ሲሆን የበረራ ምስሉን በስልክ ማየት ይቻላል። ድሮኖች ለየትኞቹ የንግድ እና የኢንዱስትሪ ዓላማዎች ሊያገለግሉ ይችላሉ?

አጭር ቀንድ ያለው ጥቁር አንቴሎፕ በቁጥቋጦ እና ሣር መካከል ቆሟል። ነጭ ጉንጮች፣ ነጭ ደረት እና የተዋበ የአንገት ማስጌጫ አለ። ጭር ቀንዱ እና የፊት ለፊት ነጭ ምልክቶች በአካባቢው ውስጥ ለመሳብ ወይም ለመደበቅ እንዴት ይረዳሉ?

በጥቁር ሰማያዊ ዳራ ላይ የተለያዩ ጌጣጌጦች በስዕላዊ መልክ ቀርበዋል። ከጌጣጌጦቹ መካከል ወርቃማ የአንገት ሐብል፣ የጆሮ ጌጦች እና የተለያየ አልማዝ ያላቸው ቀለበቶች ይገኛሉ። በመሃል ላይ አንድ ትልቅ አልማዝ ያለው ቀለበት በቀይ ቬልቬት ሣጥን ውስጥ ጎልቶ ይታያል።

ንጉሣዊ ግርማ ሞገስ በተላበሰው ልብስ የተዋበ ጥለት በተሞላ ዳራ ፊት ቆሟል። አባትና ወንድ ልጃቸው ነጭ ባህላዊ ልብስ ለብሰው፣ እናትና ሴት ልጃቸው ጥቁርና ነጭ ልብስ ለብሰዋል፤ ይህ ክቡር ቤተሰብ እንዲህ አይነት አሳዛኝ አቋም ያሳየው ለምንድን ነው?

ጥቁር እጀታ እና በፈዛዛ ቡኒ እንጨት የተሰራ ካሬ አካል ያለው፣ ከላይኛው ክፍል ወደ ታችኛው አካል የተወጠሩ በርካታ ቀጭን ክር ሕብረቁምፊዎች የሚታዩበት ይህ ባህላዊ የሙዚቃ መሳሪያ (በገና)፣ በምን አይነት ሥርዓቶች ላይ ለመዘመርና ለመቀኘት ጥቅም ላይ ይውላል?

አንድ ግራጫማ አህያ በአረንጓዴ ሜዳ ላይ ቆሞል። አህያው ወደ ፊት እየተመለከተ፣ ጆሮዎቹ ቆመዋል። ከበስተጀርባ ዛፎችና ደመናማ ሰማይ አሉ። አህዮች በአፍሪካ አገራት በብዛት ለምን አገልግሎት ይውላሉ?

በኢትዮጵያ አየር መንገድ አውሮፕላን ውስጥ፣ ባህላዊ የሐበሻ ቀሚስ የለበሰች ፈገግታ ያላት ሴት ቆማለች። ከኋላ ያለውን ሰውዬ ጋር በመሆን፣ ለተጓዦች የእንግዳ ተቀባይነት ምልክት በማሳየት መጠጥ ትሰጣለች። ይህ በረራ የዘመናዊ አቪዬሽንን እና የኢትዮጵያን ባህል ውህደት የሚያሳይ ነው።

ቅርሶችን የሚያሳዩ ክብ በሽመና የተሠሩ የቅርጫት ሥራዎች በሮዝ ግድግዳ ላይ ተሰቅለዋል። ቅርጫቶቹ በሰማያዊ፣ በነጭ፣ በቀይና በቡኒ ቀለም ያጌጡ ናቸው። ቅርጫቶቹ ክብ ቅርጽ ያላቸው ሲሆኑ፣ የተለያዩ መጠኖችና ቅርጾች አሏቸው። እነዚህ ቅርጫቶች ለምን ያገለግላሉ?

ሶስት ሴቶች በቤተ-መጽሐፍት ሥልጠና ላይ በጠረጴዛ ዙሪያ ተቀምጠዋል የማራሉ ። አንዷ ሴት ማስታወሻ ስትጽፍ፣ ሁለቱ እያወሩና ፈገግታ እያሳዩ ይረርብሻሉ ።

ባለጥለት ልብስና ነጭ መደረቢያ የለበሰ አንድ ወጣት ወንድ፣ ከበስተጀርባው ደግሞ በርካታ የተለያዩ ቀለም ያላቸው የሴቶች ልብሶች በማነኳን ላይ ተሰቅለዋል። በዚህ ሱቅ ውስጥ የሚሸጡት ልብሶች በኢትዮጵያ ገበያ ተወዳጅነት አላቸው?

ይህ ጥንታዊ፣ ከፊል ፈርሶ የቆመ ግንብ ወይንም ቤተመንግስት ነው። በኮረብታ ላይ የተገነባው ይህ ፍርስራሽ ታሪካዊ ቦታ እንደሚሆን ያመለክታል። በዙሪያው ደረቅ ሳርና አነስተኛ ዛፎች አሉ። ይህ ቦታ የት ነው?

በጠራራ ሰማያዊ ሰማይ ስር ወደ ላይ ከፍ ብለው የሚታዩ በርካታ የቴሌኮሙኒኬሽን ማማዎች አሉ። ማማዎቹ የተለያየ ቅርጽ እና መጠን ያላቸው አንቴናዎችን ተሸክመዋል። ማማዎቹ ነጭ እና ቀይ-ቡናማ ቀለም ያላቸው የብረት አሠራሮች አሏቸው። እነዚህ ማማዎች ለመገናኛ አገልግሎት ያገለግላሉ?

ልጆች ከጎልማሳ ጋር በመሆን ምግብ እያዘጋጁ ነው። እንደ እንቁላል፣ ዘይትና ዱቄት የመሳሰሉ ግብአቶች በጠረጴዛ ላይ ተቀምጠዋል። ወላጆች ልጆቻቸው በምግብ ዝግጅት እንዲሳተፉ ማድረጉ ያላቸው ጠቀሜታ ምንድን ነው?

ባለ ደማቅ ሰማያዊና ነጭ ቀለም ያለው የነዳጅ ማደያ ፓምፕ መሳሪያ ይታያል። ፓምፑ ሁለት የእጅ መያዣዎችንና የቧንቧ መስመሮችን እንዲሁም በላዩ ላይ 'OilLibya' የሚል ጽሑፍ አለው። ይህ የነዳጅ ማደያ መሳሪያ የትኛው የኢትዮጵያ ከተማ ውስጥ ይገኛል?

ማሰሪያው ላይ ነጭ መስመርና ትንሽ የብር ዕንቁ መሰል ማስጌጫዎች አሉት። የጫማዎቹ ወይን ጠጅ ቀለምና ማስጌጫዎች ከማሰሪያው ጋር ተደምረው ለዕለታዊ ልብሶች ወይስ ለመዝናኛ ቦታዎች ተስማሚ ያደርጋቸዋል?

ጥቁር የፊት ቆዳ ያለው ሰው በቅርብ ቀርቧል። ሰውየው ጥቅጥቅ ያለ፣ ጥምዝ እና የደመቀ ግራጫማ ፀጉር አለው። የፀጉሩ ስታይል ትልቅ እና ክብ ቅርጽ አለው። የአፍ እና የአገጭ ክፍሉን በቡናማ ጨርቅ ሸፍኗል።

ባለ ሁለት ፎቅ የቤት አሠራር በዘመናዊ መንገድ አለ። ቤቱ የቢዥ እና ቡናማ ቀለሞችን ያሳያል፤ ጣሪያው አረንጓዴ ነው። ባለብዙ መስኮት ያለው ቤቱ በአረንጓዴ ቁጥቋጦዎች ተከቧል። ቤቱ በማን የሕንፃ አሠራር የተሠራ ነው?

ወንዶች በጉባኤ አዳራሽ ውስጥ በተደረገ ስብሰባ ላይ ተቀምጠዋል። ሁሉም ሱፍ ለብሰዋል። መሃል ላይ ያለው ሰው ቀይ ክራቫት ያደረገ ሲሆን እጆቹን ወደ ውጭ ዘርግቶአል። ከኋላው የኢትዮጵያና የአፍሪካ ህብረት ባንዲራዎች ቆመዋል። ውይይት የሚያደርጉት በጠረጴዛ ዙሪያ ነው።

ደማቅ ብርቱካናማ ቀለም ያላቸው እሾሃማ ፍሬዎች፣ በትልቁ አረንጓዴ የሾህ ቁልቋል ቅጠል ላይ ተጣብቀው ፣ በጥቂቱ ከፍ ያለ አረንጓዴ ቅጠል ከስሩ ይገኛል። ይህ ተክል የትኛው ፍራፍሬ ነው? ይህ ፍሬ ለመብላት የሚሆን በቂ ውኃ አለው?

ትኩረቱ በሁለት የፖለቲካ ሰዎች ላይ ያረፈበት የአማርኛ ጋዜጣ ፊት ነው። ከላይ የአንድ መሪ ፎቶግራፍ ሲኖር፣ ከታች ደግሞ ሌላ የፖለቲካ ሰው በክርክር ላይ ያለውን ሀሳብ ያስረዳል። በፊት ገፅ ላይ ፎቶግራፋቸው የወጣው የፖለቲካ መሪዎች እነማን ናቸው?

ከአቧራማ መሬት ላይ ብዙ ትላልቅ ህንፃዎች ያሉት የሲሚንቶ ፋብሪካ ይታያል። ረዣዥም የጭስ ማውጫዎች፣ ትላልቅ የሳይሎ ማጠራቀሚያዎች እና የእቃ ማጓጓዣ ቀበቶዎች አሉ። ይህ ፋብሪካ በአካባቢው ላይ ምን ዓይነት የአካባቢ ተጽዕኖ ይፈጥራል?

ጥቁር ቀለም ያለው የብረት ሳጥን በሩ ተከፍቶ በሳጥኑ ውስጥ ወርቃማ ጡቦች እና ብዙ የገንዘብ ኖቶች ተከማችተዋል። ሳጥኑ የቁልፍ ሰሌዳ ያለው ሲሆን ከጎኑ ደግሞ ቁልፎች ተቀምጠዋል። ይህ የብረት ሳጥን የደህንነት ምስጢር ቁጥር ከጠፋብን እንዴት ልንከፍተው እንችላለን?

ሁለት ወንዶች ባህላዊ የኢትዮጵያ ልብስ ለብሰዋል። ሁለቱም ነጭ ጥምጥም እና ነጭ ልብሶች አድርገዋል። አንደኛው ሰው በሰፊው ፈገግ ይላል። ሁለቱም በትረ የያዙ ሲሆን አንዳቸው ለሌላው እየተነጋገሩ ነው። ከጀርባቸው ፀሐይ የገባባቸው ዛፎች አሉ። ቅን የውይይት ጊዜ ነው።

ኢትዮ ቴሌኮምን እና ቴሌብርን የሚያስተዋውቅ ዲጂታል ማስታወቂያ ። አንድ ወጣት በስልክ ላይ ተቀምጦ ተንቀሳቃሽ ስልኩን ይመለከታል፤ አረንጓዴ ጃንጥላ እና "የሶስተኛ ወገን ኢንሹራንስ!" የሚል ትልቅ የአማርኛ ጽሑፍ አለ። እንዲሁም የተለያዩ የኢንሹራንስ ኩባንያዎች አርማዎች ይታያሉ።

ጥቁር ካሬ የድግሪ ኮፍያ በነጭ ዳራ ላይ በግልጽ ይታያል። ኮፍያው ጠፍጣፋ አራት ማዕዘን ቅርጽ ያለው የላይኛው ክፍልና ከጎኑ ወደ ታች የተንጠለጠለ ጥቁር የሐር ገመድ አለው።

አንድ ሰው ግራጫ የሥራ ልብስ ለብሶ፣ ቢጫ ጓንት አድርጎ፣ በትልቅ የፕላስቲክ ግሪንሃውስ ውስጥ ጽጌረዳዎችን ያጠጣል። ረዣዥም የሮዝ ቁጥቋጦዎች ረድፍ በግሪን ሃውስ ወለል ላይ ይገኛሉ። ውኃው ከመስኖ ቱቦ እየተረጨ ነው። አበቦቹ ለሽያጭ ታስበዋል?

ከፊሉ አረንጓዴ ከፊሉ ቢጫ የሆኑ ረዣዥም ቅጠሎችና ግንዶች በብዛት ይታያሉ። ሰብሉ በአብዛኛው ለምለም ሲሆን፣ ቢጫ መሆኑ የእርጅና ወይም የመብሰል ደረጃ ላይ መድረሱን ያሳያል። በኢትዮጵያ ውስጥ ከዚህ ዓይነት ሰብል የሚገኘው ዘይት በብዛት ለምን ጥቅም ይውላል?

ሰማያዊ ሰማይ ስር ወደ ላይ የተተከሉ ረዣዥም የቴሌኮምዩኒኬሽን ማማዎችን ያሳያል። ማማዎቹ ነጭ እና ቀይ/ብርቱካናማ ቀለም አላቸው። በላያቸው ላይ ብዙ የሳተላይት ዲሾች ተተክለዋል። እነዚህ ማማዎች ምን ያህል ሰፊ አገልግሎት ይሰጣሉ?

አርማው የባህር ዳር ዩኒቨርሲቲን የሚወክል ነው። መሃል ላይ ችቦ የበራበት ክፍት መጽሐፍ በውሃ ፍሰት ላይ ተቀምጧል። ከበስተጀርባ ፀሐይ እና ሰማያዊው አባይ ፏፏቴ ይታያል። ይህ አርማ የባህል እና ታሪካዊ ቦታን እንዴት ያገናኛል?

ረጅም ጥቁር ሂጃብ የለበሱ ሴቶችን ያሳያል። አንዳንዶቹ የተለጠፈ ቀሚስ ለብሰዋል። ሴቶቹ በተሰለፈ መስመር ቆመዋል። ሴቶቹ በሃይማኖታዊ ስብሰባ ላይ ቆመው ናቸው?

የሚታየው ሰማያዊ ቀለም ያለው ትንሽ የጭነት መኪና ነው። የመኪናው የኋላው የጭነት መጫኛ ክፍል ወደ ላይ ክፍት ነው። አረንጓዴ ዛፎች ከበስተጀርባ ይታያሉ። ይህ መኪና በከተማ ውስጥ ለመጠቀም ተስማሚ ነው?

በርከት ያሉ የመጠጥ አይነቶች ጠርሙሶች በአንድ ላይ ተደርድረዋል። ጠርሙሶቹ የተለያየ ቀለምና ቅርጽ ሲኖራቸው ፈሳሹም የተለያየ ቀለም አለው። የመጠጥ መደርደሪያ ከኋላው ብርሃን አለው። እነዚህን መጠጦች የሚያመርቱት ዋና ዋና ነገሮች ምንድናቸው?

ትልቅ ብርቱካናማ የግንባታ ክሬን የማስፋፊያ ሥራውን ለማገዝ ከላይ ተቀምጧል። ከበስተጀርባ ዘመናዊ ባለ ብዙ ፎቅ ሕንፃዎች አሉ፣ አንድ ሰው መሬት ላይ በእግሩ ይጓዛል። ይህ የከተማ ባቡር መስመር በከተማዋ ለትራንስፖርት የሚያበረክተው ትልቅ አስተዋፅዖ ምንድን ነው?

በመዋዕለ ሕፃናት ቅጥር ግቢ ውስጥ፣ የባህል ልብስ የለበሱ ወንድና ሴት ልጆች ወንበር ላይ ተቀምጠዋል። ብዙ ልጆች በዙሪያቸው በሣር ሜዳው ላይ ተቀምጠዋል፣ ከፊት ለፊታቸው የቡና ሥነ-ሥርዓት ተዘጋጅቷል። ይህ ቦታ ምን ዓይነት ሃይማኖታዊ ወይም ባህላዊ በዓል እያከበረ ነው?

ረዣዥም ድልድዮች የሰፊ ወንዝን ሸለቆ አቋርጠው ያልፋሉ። ዙሪያውን በቁጥቋጦና ዛፎች የተሞላ አረንጓዴ ተራራማ ቦታ ሲሆን፣ ወንዙም ቀይ የሸክላማ ውሀ ይዞ ይጓል።

ባለ ከፍተኛ ተረከዝ ያለው አንዲት ነጭ ጫማ በክፍት ሣጥን ክዳን ላይ ተቀምጣለች። ጫማው የጭንቅላት ክፍል ወደ ፊት ጠቆም ያለ ሲሆን፣ በላዩ ላይ አንጸባራቂ ነጭ ሰንበር አለው። ቀጭን ነጭ ማሰሪያ የተገጠመለት ሲሆን፣ ተረከዙ ቀጭን ነው።

የወርቅ የአንገት ሐብል፣ የጆሮ ጌጥ፣ የቀለበትና የአምባር ስብስብ በጥቁር ማኑኪን ላይ ተደርድረዋል። ጌጣጌጦቹ ባህላዊ የፀሐይ ቅርጽ ያላቸው ዲዛይኖች ሲኖሯቸው፣ መሃል ላይ ቀይ ድንጋይ ያተኩርባቸዋል። ይህ ውብ ጌጣጌጥ በኢትዮጵያ በምን አይነት ማህበራዊ ስነ-ስርዓት ይለበሳል?

ጥቁር ጃኬት የለበሱ ሴት በፎቶው መሃል ወደ ፊት እየተመለከቱ ይታያሉ። ጥቁር ጃኬቷ ላይ ነጭ መስመሮች እና ከስር ነጭ ሸሚዝ ለብሰዋል። አንገቷ ላይ ነጭ የአንገት ጌጥ አድርገዋል፤ በጆሮዋም ላይ ትላልቅ የጆሮ ጌጦች አሏት።

ቡናማ የቆዳ ሽፋን ያለው፣ በአሮጌ ገመድ የተገጣጠመ ባህላዊ የከበሮ መሣሪያ ነው። የከበሮው መካከለኛ ክፍል በቀይ፣ ነጭ እና ጥቁር ባሕላዊ ቅጦች በተሸፈነ ጨርቅ ተጠቅልሏል። ከበሮው በድንጋይ ወለል ላይ ተቀምጧል። ይህ ከበሮ ምን አይነት የሙዚቃ ድምጽ ያወጣል?

እርጥበት ባለው ጥቁር አፈር ውስጥ በተተከሉ ጥቃቅን አረንጓዴ ተክሎች ላይ የውሃ ስፕሪንክለሮች ተዘርግተዋል። በሥዕሉ ላይ የሚታየው ስፕሪንክለር በመጠቀም ውሃ ማጠጣት ከተለመደው የእርሻ ዘዴ ምን ያህል ይለያል?

አዋሽ ነጭ ወይን፣ ቤደሌ ስፔሻል ቢራ እና ስፕራይት ሶዳ ቀርበዋል። ከሶስቱ መጠጦች በተጨማሪ የሎሚ ቁርጥራጮች እና በረዶ አሉ። ምርቶቹ ለተለያዩ ደንበኞች ይቀርባሉ። አዋሽ ወይን የሚመረተው በየትኛው አካባቢ ነው?

ረዥም እና ሰፋፊ የጋራ መኖሪያ ቤቶች (ኮንዶሚኒየሞች) በርቀት ይታያሉ። ህንጻዎቹ ቀላል ቡናማ ወይም ቢጫ ቀለም ያላቸው ግድግዳዎች እና ቀይ የብረት ጣሪያዎች አሏቸው። በአብዛኛው ህንጻዎቹ አራት ወይም አምስት ፎቆች ያሏቸው።

አሮጌ የመኪና ጎማ ተደርድረዉ ተቀምጠዋል። ከጎማዎቹ ግራ በኩል ዛፍ ተተክሏል። ከእንጨት ላይ የተቀመጠ ወንድ ሰዉ ከፊቱ የመኪና ከፊል ፊቱ ወይም ጋቢናዉ እና ሸራ አስፋት ተሻግሮ ሸራ የለበሰ መኪና ቆሟል። የምን የስራ ቦታ ነዉ?

በቀይ ቆርቆሮ ጣሪያ የተሸፈነ የእንጨት ግንድ ቤት ያሳያል። ግድግዳዎቹ ከቀጥ ያሉ እንጨቶች የተሠሩ ሲሆን፣ በአካባቢው ደግሞ ቁልቋል አጥር አለ። ባህላዊ እና ቀላል ግንባታ ይመስላል። እንዲህ ዓይነቱ ቤት ምን ያህል ጊዜ ይቆያል?

በመጀመሪያው ምስል ላይ በሬዎች በበትር እየተነዱ ሳሉ አንድ ጎልማሳ ገበሬ እና አንድ ልጅ ይታያሉ። ሁለተኛው ምስል በስዕሉ መሃል የተቆለለ የተለያዩ አይነት ቀይና ቢጫ ወጦች በእንጀራ ላይ ያሳያል።

ጥሩ እያደገ ያለ፣ ሰፊ የአረንጓዴ የእህል እርሻ ነው። ረዣዥም የሆኑና በነፋስ የሚወዛወዙ እፅዋት መሬቱን ሙሉ በሙሉ ሸፍነውታል። ከበስተጀርባ ራቅ ያለ ቦታ ላይ ሰማዩ በትንሽ ደመናዎች ያሸበረቀ ነው። የእህሉ ስም ምን ይባላል?

አበባው ቅጠሎች ያልተስተካከለ ቅርጽ ሲኖራቸው፤ የብርሃንና የጥላ ሚዛን በሥዕሉ ላይ ውበትን ጨምሯል። ላይ እንዲያተኩር ሊያደርግ ይችላል? እንዲህ ያሉ ያልተለመዱ የአበባ ቅርጾች በተፈጥሮ ውስጥ ምን ዓይነት የስነ-ህይወት ጠቀሜታ አላቸው?

ምስሉ የሚታጠፍ፣ ሶስት ደረጃዎች ያሉት ከእንጨት የተሰራ መሰላል በሁለት አቀማመጥ ያሳያል። በግራ በኩል ተዘርግቶ ሲታይ፣ በቀኝ በኩል ታጥፎ ለቁጠባ አገልግሎት ዝግጁ ነው። ይህ መሰላል ለምን አይነት የቤት ውስጥ ስራዎች ሊያገለግል እንደሚችል ይገምታሉ?

አፍሪካዊ የሚመስል ጎልማሳ ሰው የጎን እይታ አለው። ሰውዬው አጭርና ጥቅል የፀጉር አበጣጠር ያለው ሲሆን በአንገቱ ዙሪያ ወፍራም እና ጥቁር ጌጣጌጥ አድርጓል። በፀጉሩ ላይ ደግሞ የብረት ሚስማር አይነት ነገር አለው።

በሱቅ መደርደሪያ ላይ የተቀመጡ የሕፃናት የጽዳት ጨርቆችን ያሳያል። "ጉድ" እና ኢቢሲ "የሚሉ የምርት ስሞች በጥቅል ላይ ይታያሉ። ምርቶቹ ለሕፃናት ስስ ቆዳ ተስማሚ ናቸው?

በትልቅ ጥቁር ሰሃን ላይ፣ በብዛት በተዘጋጀ አይብ፣ የተጠበሰ ድንች (ፍራይስ) እና በሹል ቢላ የተወጋ ከላይኛው ክብ ዳቦ ያለው ይህ ግዙፍ በርገር፣ በአንድ ፈገግታ ባለው ሰው እጅ ተይዞ መታየቱ። የትኛውን የምግብ አይነትና መጠን እንደሚወክል ያሳያል?

የቲማቲም ዘለላ በአረንጓዴ አከባቢ ውስጥ ከቅርንጫፉ ላይ ተንጠልጥለዋል። ስድስት ቀይ እና የበሰሉ ቲማቲሞች በግልጽ ጎልተው ወጠዋል። በስተጀርባ ሌሎች የበሰሉ እና ያልበሰሉ ቲማቲሞች አሉ።

ደንበኞች በቤተ ክርስቲያን አካባቢ የሚገኝ ወደ ደሴት በሚያመራ ረጅም የጀልባ መቆሚያ ላይ ተመላለሱ። ቦታው በብዙ ጥቅጥቅ ያሉ አረንጓዴ ዛፎች የተከበበ ሲሆን ጀልባዎችም ወደ መቆሚያው ተጠግተዋል። ጀልባዎች ለአካባቢው ሕዝብ የትራንስፖርትና የቱሪዝም አገልግሎት ምን ያህል አስፈላጊ ናቸው?

ቤተክርስቲያኑ በድንጋይ ላይ የተቀረጹ ሁለት ቀዳዳ ያላቸው መስቀሎች እና መሃል ላይ አንድ ጥቁር መስኮት አለው። አይነቱ የድንጋይ ቅርፃቅርፅ ለቤተክርስቲያኑ ዘላቂነትና ጥንካሬ ምን አስተዋጽኦ ያደርጋል?

ረድፍ በሰፈሩ የፕላስቲክ ጠርሙሶች ተሰልፈው የቆሙ ሲሆን፣ በውስጣቸው ንጹሕና ግልጽ ውሃ አለ፤ በርካታ የተለያዩ የአገር ውስጥ የውሃ ምርቶች ስሞች በሰማያዊና ነጭ መለያዎች አሉ። በአማካይ አንድ ሊትር የታሸገ ውሃ በገበያ ላይ ስንት ብር ሊሸጥ ይችላል?

የቆሎ ትምህርት በሀገራችን ኢትዮጵያ ቀደምት እና እድሜ ጠገብ ነው። ተማሪዎች ከመምህራቸው ዙሪያ ከበው የሚማሩት ትምህርት ነው። ተማሪዎች የሳር ቤቶችን እራሳቸው ሰርተው ምግብ በሰፈር ዙረው ለምነው ነው የሚማሩት።

በእጇ እንደ አቦካዶ ነገር ያያዘች ሆዷ ላይ ደግሞ ሕፃን ዝንጀሮ እየጠባች ፤ ከኋላ አረንጓዴ ቅጠላ ቅጠል አለ፤ ጥያቄ :- የዝንጀሮ ልጅ ለማደግ ስንት ወር / አመት ይፈጅባታል?

በከፍታማ ተራሮች የተከበበ ለምለም ሸለቆ ነው። ሜዳው ለግብርና አገልግሎት የተከፋፈለ ነው። በደረቅና በአረንጓዴ ሜዳዎች መካከል ያለው ንፅፅር መሬቱም ለም ነው። ይህም የገጠር ሕይወትንና የግብርና ውበት ነው ።

ትልቅ፣ ውበት ያለውና ጥልቅ ቀይ ቡናማ የእንጨት ቁምሳጥን መደርደሪያ ይታያል። በጌጥ የተቀረጸው ይህ መደርደሪያ ብዙ መጽሃፎችንና ውድ ዕቃዎችን ለማስቀመጥ የሚያገለግል ሲሆን፣ የቤቱን ክብር ያሳያል። የመሰለ ጥንታዊና የከበረ የእንጨት ስራ በኢትዮጵያ ውስጥ በየትኞቹ የእጅ ባለሙያዎች ይሠራል?

ብዙ የአማርኛ ጽሑፎች እና ዝርዝሮች በብዙ አምዶች ተከፋፍለው የታተሙበት ሰነድ፣ የህትመቱ ጥራትና አደረጃጀት ለምን አይነት ጠቃሚ መረጃዎች እንደሚያገለግል ነው ይጠቁማል?

ባህላዊ ነጭ ልብሶችን የለበሱ ብዙ ወንዶች በዝግጅት ላይ ተሰብስበዋል። አንዳንዶቹ ከበሮ የመሰለ መሣሪያ እየነኩ ሲሆን፣ ሌሎች በሙዚቃው ይሳተፋሉ። አብዛኞቹ ወጣቶች ፈገግ ብለዋል። ይህ ትዕይንት ባህላዊ የኢትዮጵያ የሙዚቃና የባህል ትዕይንት ነው።

ሁለት ሰዎች አረንጓዴ፣ ቢጫ እና ወርቃማ ቀለም ያለው የቤተ ክርስቲያን ልብስ ለብሰዋል። ሁለቱም ወርቃማ መስቀል ያለበት አረንጓዴ ዘውድ አድርገው፣ ጀርባቸውን አዙረዋል። ይህ አለባበስ በቤተ ክርስቲያን ውስጥ የማን ውክልና ነው?

ለ ሮዝ እና ነጭ ፊኛዎች በክፍሉ ጣሪያ ላይ ሲንሳፈፉ ሪባኖች እና ትናንሽ ጽጌረዳዎች አልጋው ላይ ይወርዳሉ። የፍቅር ወይም የበዓል አጋጣሚ ለማክበር ተዘጋጅቷል። ይህ ዓይነት ማስጌጥ በተለምዶ ለየትኛው ክብረ በዓል ይዘጋጃል?

ተማሪዎቹ በትጋት እየሠሩ ወይም ፈተና እየጻፉ ሲሆን፣ አንድ መምህር ደግሞ በነጭ ሸሚዝ ክፍል ውስጥ ዞር ብሎ ሲያስተምር ወይም ሲቆጣጠር ።በምስሉ ላይ የሚታየው ዓይነት የተማሪዎች መጨናነቅ በትምህርት ጥራት እና በአስተማሪዎች ውጤታማነት ላይ ምን ተጽዕኖ ያሳድራል?

ሁለት ሠራተኞች ከቤት ውጭ ግራጫ ሶፋዎችን በቫኪዩም ማጽጃ ያጸዳሉ። የጽዳት አገልግሎት አቅራቢዎቹ ከዚህ ሥራ ምን ዓይነት የሙያ ክህሎት ጋር ያገኛሉ?

አማካይ አንገት ያለው፣ ጥቁር ቀለም ያለው ጨርቅ የተሰራ የሩጫ ጫማ ቀርቧል። ጫማው ነጭ የጎማ ጫማና ማሰሪያ ሲኖረው፣ የ"ሮካ ዌር" የሚል አርማ በጎን በኩል ተለጥፎበታል።

ወፉ አጠቃላይ አካሉ ጥልቅ ቀይ ሲሆን ክንፎቹ እና ጅራቱ ጫፎች ደግሞ ጥቁር ናቸው። ወፉ ትንሽና ጠንካራ ምንቃር ያለው ሲሆን፣ በአፏ ውስጥ ምናልባትም የተያዘች ነፍሳት ወይም የምግብ ፍርፋሪ ይታያል።

ብዙ ሰዎች ከግድግዳ ላይ ወደ ውኃ ውስጥ እየዘለሉ ነው። በዓሉን ለማክበር ወጣቶቹ ውሃው ውስጥ እየተረጩና እየዋኙ ነው። ከፍ ያለ ግድግዳ ላይ የብዙ ተመልካቾች ስብስብ ቆሞአል። አንዳንድ ተመልካቾች ነጭ ልብስ ለብሰዋል።

ነጭ የላብራቶሪ ካፖርት የለበሰ ወጣት በማይክሮስኮፕ ትኩረት አድርጎ ይመለከታል። ላብራቶሪ ውስጥ ሌሎች ተማሪዎች በስተጀርባ በተመሳሳይ መሳሪያዎች ላይ እየሰሩ ሲሆን፣ ሳይንሳዊ ምርምር ይካሄዳል። ይህ ጥናት የሕክምና ወይስ የግብርና ዘርፍ ነው?

ተመሳሳይ የባህል ልብስ ለብሰው እናት እና አባት ልጆቻቸዉን ይዘው አሉ። ሁለት ልጆች ናቸው። አንዱ ትንሽ ሰለሆነ እናቱ አቅፋዋለች። ትልቁ ደግሞ ከስራቸው በደስታ ቆሟል።

ይህ ምስል የሴት ፊት ክፍል ያሳያል፤ በጣቶቿ ፊት ላይ ነጭ ክሬም ስትቀባ፣ በቀኝ እጇ ደግሞ ክብ ዕቃ ውስጥ የተሞላ ክሬም ይዛለች። የኢትዮጵያ ሴቶች የፊት ቆዳቸውን ለመጠበቅና ለማከም የሚጠቀሙበት የተለመደ ተፈጥሯዊ ክሬም አለ ወይ?

ለስፖርት ማዘውተሪያ የሚያገለግል የሩጫ ማሽን በነጭ ዳራ ላይ በግልፅ አለ። ማሽኑ የብረት ክፈፍ ያለው ሲሆን፣ ጥቁር የሩጫ ቀበቶና የቁጥጥር ፓናል አለው። በቤት ውስጥ ለጤናና ለአካል ብቃት ለመጠበቅ እንዲህ ዓይነቱ መሣሪያ ምን ያህል ይረዳል?

ከተለያዩ የታወቁ ኩባንያዎች የተሰሩ ጣፋጭ ቸኮሌቶችና መክሰሶች ባሉበት ሁኔታ በጠረጴዛ ላይ ተበትነዋል። ማሸጊያዎቹ በብዛት ቀይ፣ ብርቱካንማ፣ ሰማያዊ እና ብርማ ቀለሞች አሏቸው።

አቀባዊ እይታ ያለው ፎቶ በሱፐርማርኬት መደርደሪያ ላይ የኦሪዮ እና የካድበሪ ቾኮቤክስ ብስኩት ጥቅሎች በአቀባዊ እና አግድም ተደርድረው ያሳያል፤ እነዚህ የታወቁ የብስኩት ምርቶች በመደርደሪያው ላይ በዚህ መጠን የተደራጁት ለምን ይሆን?

አረንጓዴ፣ ቢጫ እና ቀይ ቀለማት ያለው ቀሚስ የለበች አንዲት ሴት እጇን ወደላይ አድርጋ አፏን በመጠኑ ከፍታ ወደፊት እየተመለከተች ነው። ከበስተ ኋላዋም ቀይ እና ነጸብራቅ የበዛበት ቀለማት ጎልተው አሳይተዋታል። ይህቺ ሴት ምን እያደረገች ነው?

ይህ ምስል ምስልን እንዴት መግለፅ እንደሚቻል በግልፅ የሚያስረዱ የአማርኛና የእንግሊዝኛ ጽሑፍ መመሪያዎችን ያሳያል። መመሪያዎቹ የዝርዝር መግለጫ አሰጣጥና ትክክለኛ ሰዋስውን ያጎላሉ። በሥዕሉ ላይ የተቀመጡትን መመሪያዎች ተከትለን አንድን ነገር በደንብ ማብራራት እንዴት እንችላለን?

ምስሉ የተሰነጠቀ ፀጉር ያለው ትንሽ አይጥ መሰል ፍጥረት ያሳያል። እንስሳው በምድር ላይ ተቀምጦ፣ ትንንሽ እጆቹን ወደ አፉ አቅርቦ፣ በአቅራቢያው ያለውን ነገር ይመለከታል። ይህ እንስሳ የትኛው የአይጥ ዝርያ ሊሆን እንደሚችል ይገምታሉ?

ቡናማ ፀጉር ያለው እና ጥምዝምዝ፣ ረዣዥም ቀንዶች ያሉት ድኩላ መሰል እንስሳ በደረቅ ሳርማ ቁልቁለት ላይ በጫካማ አካባቢ ውስጥ ቆሟል። ይህ እንስሳ የትኛው ዝርያ ነው?

ምድጃው ብረታማ በሆነ ክብ ሳህን ላይ የተቀመጠ ሲሆን፣ ከጎኑ የኢንጀራ ጥቅልሎች፣ ቢላዋና ሁለት ጎድጓዳ ሳህኖች በቅመማ ቅመም ተሞልተዋል። በሙቀት በተጠበሰው የሸክላ ምድጃ ላይ የሚቀርበው ይህ ምግብ በኢትዮጵያ ውስጥ ምን ተብሎ ይጠራል?

ደማቅ አረንጓዴ ቅጠሎች ያሉት ረዥም ዛፍ በጫካ መሃል ቆሟል። ከዛፉ ስር ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች በዙሪያው ተከበዋል። ከበስተጀርባ ሰማያዊና ነጭ ደመና ያለበት ሰፊ ሰማይ አለ። የዚህ ዛፍ ዓይነት ምን ሊሆን ይችላል?

በአንድ የባቡር ጣቢያ ሁለት ነጭ የባቡር ሞተሮች እና ተሳቢዎች በባቡር መስመር ላይ ቆመዋል። የመጀመሪያው ሞተር በብሔራዊ ሰንደቅ ዓላማ ያጌጠ ነው። ሁለት የደንብ ልብስ የለበሱ ወንዶች ባቡሩ አጠገብ ቆመዋል። የጣቢያው መሬት ምንድነው?

ሴት ተናጋሪ በጋዜጣዊ መግለጫ ላይ ሲናገሩ ያሳያል። እሷ በብዙ ማይክሮፎኖች ፊት ተቀምጣለች። የፋና ብሮድካስቲንግ እና ሌሎች የሚዲያ አርማዎች ይታያሉ። ይህች ሴት የመንግስት ባለስልጣን ናት?

ትላልቅ የጭነት መኪኖች ከጠጠር መንገድ አጠገብ ቆመዋል። አንዱ መኪና ነጭ ካቢን እና ብርቱካናማ ኮንቴይነር ያለው ሲሆን፣ ሌላው ብርቱካናማ የአሸዋ መኪና ነው። ብዙ ሰዎች በመኪናዎቹ ዙሪያ ተሰብስበው አደጋ የደረሰ ይመስላል። የኋላ ከባቢ አረንጓዴ ተራራማ ቦታ ነው።

ባለብዙ ደማቅ ቀለም ያላቸው እና በሥርዓተ ነጥቦች ያጌጡ ክብ ሳህኖች ቡናማ ገመድ መሰል ምንጣፍ ላይ ተደርድረዋል። በሰማያዊ፣ ቀይ፣ ብርቱካናማ፣ አረንጓዴ፣ ቢጫና ወይንጠጅ ቀለማት ያሸበረቁት ሳህኖች የጥበብ ሥራ ይመስላሉ።

ሰማያዊ ሰማይ በስተጀርባ ቀይ እና ሮዝ አበባዎች ያሉት ትልቅ ዛፍ ጎልቶ አለ። የዛፉ ቅጠሎች ጥቁር አረንጓዴ ሲሆኑ፣ ከቅርንጫፎቹ ላይ ፈዛዛ ቀለም ያላቸው ሙሶች ተንጠልጥለዋል። እነዚህ የአበባ ዘለላዎች ምን ዓይነት የዛፍ ዝርያ ሊያመለክቱ ይችላሉ?

የጥንታዊ ምሽጎች እና ህንጻዎች ፍርስራሽ በሰፊ አረንጓዴ ሜዳ ላይ ቆመዋል። በመካከለኛው በኩል ጥቂት ሰዎች የታሪክ ቅሪቱን እየጎበኙ ነው። እነዚህ ፍርስራሾች በየትኛው የኢትዮጵያ ከተማ ወይም አካባቢ ይገኛሉ?

ጥቁር አንበሳ የተሰኘ የጤና ሣይንስ ኮሌጅ ሲሆን በዚህ የጤና ሣይንስ ኮሌጅ ውስጥ የነርሲንግ፥ የፋርማሲ ፥ የላቦራቶሪ የመሳሰሉ የትምህርት መስኮች መማር እንችላለን። ይህ ኮሌጅ መገኛው የት ነው?

የተከተፉ ቀይ ጥሬ ሥጋዎች በሰፊ የእንጀራ ቁራጭ ላይ ተቀምጠዋል። በጎን በኩል ጥልቅ የሆነ ብርቱካንማ ወጥ በባለቀለም ሳህን ውስጥ አለ። ከወጡ በታች ትንሽ የደረቀ ቀይ በርበሬ በዱቄት መልክ በእንጀራው ላይ ተበትኗል።

ሰማያዊ ልብስ የለበሰ ሰው በሕዝብ ንግግር ወይንም በቴሌቪዥን ፕሮግራም ላይ። ሰውየው መነጽርና ብርቱካንማ ቀለም ያለው ክራቫት አድርጎ። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ ክፍል ይታያል። ይህ ሰው በኢትዮጵያ ውስጥ ምን አይነት የሥራ ኃላፊነት አለው?

ጥቁርና ነጭ ምስል የድሮውን የንግድ ሚኒስቴር ህንፃ ያሳያል። ከፊት ለፊት "የንግድ ሚኒስቴር" የሚል ጽሑፍ አለ። ሰዎች ነጭ ባህላዊ ልብስ ለብሰው ይታያሉ። ይህ ምስል የየትኛው ዘመን ነው?

ክብ ቅርጽ ያለው ዘመናዊ ባለ ብዙ ፎቅ ሕንፃ ነው። የሕንፃው የውጭ ግድግዳ ነጭ ሲሆን፣ ቡናማ ቀለም ያላቸው አምዶች ይቀርጹታል። ከላይ የኢትዮጵያ ባንዲራ አለ፤ በዋናው በር አካባቢም ቁጥቋጦዎችና አረንጓዴ ተክሎች አሉ።

በእንጀራ ላይ የቀይ ቀለም ወጥ ተዘርግቷል። የእንጀራው ገጽታ በብዙ ትናንሽ ቀዳዳዎች የተሞላ ነው። ከወጡ ዙሪያ የታጠፈ የእንጀራ ቁርጥራጮች ይገኛሉ። ይህ ወጥ ምን ዓይነት አትክልት ይጠቀማል? እንዲህ አይነቱ ምግብ ምን ዓይነት ወቅት ይዘጋጃል?

ከተጠረበ ዓለት የተቀረጸ ትልቅ የድንጋይ ቤተክርስቲያን ከፊቱ ደረጃዎችን ይዟል። ቤተክርስቲያኑ በሁለቱም ጎኖቹ በዐለት ግድግዳዎች የተከበበ ሲሆን በላዩ ላይም ለመከላከል የተዘረጋ ሽፋን አለው። ይህ አስደናቂ ቤተክርስቲያን በኢትዮጵያ ውስጥ የትኛው ታሪካዊ ቦታ ላይ ይገኛል?

ከስኳር እና ዱቄት ጋር በተደረደሩ መደርደሪያዎች ላይ የዳና ሩዝ በፕላስቲክ ማሰሮዎች ታሽጎ ያሳያል፤ ማሰሮዎቹም ቀይ መለያዎች አሏቸው። እነዚህ ምርቶች በሱቅ ውስጥ የሚገኙ ይመስላል?

ገበሬዎች ጥቁር እና ነጭ ፈረሶችን ተጠቅመው መሬቱን በእርሻ ላይ እያረሱ ነው። አንዱ አርሶ አደር መሬት በሚያርስበት ወቅት፣ ሌሎችም ከበስተጀርባ ዘር እየዘሩ ነው።

ባለ ሦስት እግር ተሽከርካሪ ቢጫ ቀለም የተቀባ የጭነት መኪና ቢጫ የፕላስቲክ ወንበር ጭኖ ይጓዛል። ከመኪናዉ ፊት አጭር ነጠላ የለበሰች ሴት ትጓዛለች። ከጀርባ ብዛት ያላቸዉ ባለሦስት እግር ተሽከርካሪ ባጃጅ መኪኖች ቆመዋል።

ጥቁርና ነጭ ምስል በደን አካባቢ ነጭ ባህላዊ ልብስ የለበሱ የሰዎች ስብስብ ያሳያል። ሁሉም በአንድ ተግባር ላይ የተሳተፉ ይመስላሉ። ሴትዮዋ ጎልታ ትታያለች። ይህ የሰዎች ስብስብ ሃይማኖታዊ ሥርዓት እያከናወነ ነው?

በነጭ ሰሌዳ ላይ አንድ ትልቅ የኮዳ እና ትንሽ የጠርሙስ ራኒ ጁስ አለ ፤ እላዩ ላይ ሰማያዊ ልጥፍ አለ ጥያቄ :- ጁስ ለጨጓራ ሕመም ይመከራል?

ፋብሪካው ውስጥ ብዙ ሴቶች በልብስ ስፌት ማሽኖች እየሰሩ ነው። ማሽኖቹ በረጅም መስመሮች ተደራጅተዋል። ሴቶቹ ቀለል ያለ ሰማያዊና ነጭ የተቀላቀለ ሸሚዝ ይሰፋሉ። ሠራተኞቹ ጭንቅላታቸውን በጨርቅ ሸፍነዋል። አንዷ ሴት በደስታ ፈገግ ትላለች። ትልቅ የልብስ ፋብሪካ ነው።

ሰዎች በጀልባዎች ላይ ተጨናንቀው ውሀ ውስጥ ይታያሉ። በጀልባው የፊት ክፍል ወታደራዊ የሚመስሉ ልብሶችን የለበሱ ሰዎች ቆመዋል። ብዙ ሰዎች የሚሰደዱበትን ስፍራ ለማሳየት የሚቀርብ አሳዛኝ ምስል ነው። ከአፍሪካ ወደ አውሮፓ የሚደረገው የስደት መንገድ በብዛት የትኛውን ባሕር ያልፋል?

ትልልቅ የአፍሪካ ዝሆኖች በሳቫና ሜዳ ላይ በተፈጥሮ አካባቢያቸው አብረው እየተጓዙ ነው። በቡድኑ ውስጥ ትናንሽ የሆኑ ዝሆኖች ከትላልቆቹ ጀርባ ተሰልፈዋል ይጓዛሉ።

ቀጥ ያለ ምስል የበሰሉ ቢጫ እና ያልበሰሉ አረንጓዴ ፓፓያዎች በዛፍ ላይ ተንጠልጥለው ያሳያል፤ እነዚህ ፍራፍሬዎች ከሰፊ አረንጓዴ ቅጠሎች ስር ተሰብስበው የሐሩር ክልል ድባብ አይሰጡም?

ብዙ ሴት አትሌቶች በቀይ፣ ቢጫ እና አረንጓዴ የኢትዮጵያ የስፖርት ልብሶች ለብሰው በትራክ ላይ ይሮጣሉ። አረንጓዴ የሜዳው ዳራ በፀሐይ ብርሃን ደምቆ ይታያል። የትኞቹ ዓለም አቀፍ ውድድሮች በኢትዮጵያ ይካሄዳሉ?

ቡናማና የተጠቀጠቀ ጸጉር ያላት አንዲት ወጣት ሴት የራስ ጸጉሯን በእጇ ወደ ላይ ከፍ አድርጋ ትይዛለች። የትከሻዋን ክፍል ያጋለጠ አበባ የተቀረጸበት ነጭ ሸሚዝ ለብሳ ትልቅ ወርቃማ ጉትቻ አድርጋለች። ከኋላዋ አልጋ እና ግድግዳ አለ።

እስከ ሩቅ ድረስ የተዘረጋ ለምለም አረንጓዴ የሳር ሜዳ። ሳሮቹ ረጅምና በነፋስ የሚወዛወዙ ናቸው። ከላይ በኩል በከፊል ደመናማ ሰማይ ይገኛል። ይህ መሬት ለምን አይነት የእርሻ ሥራ ሊውል ይችላል?

ባለጥቁርና ነጭ ሽክርክሪት ያለው ቅርጽ ያለው የተጠለፈ ቅርጫት በጠፍጣፋ ነጭ ዳራ ላይ ተቀምጧል። ቅርጫቱ ውስብስብ የሆነ ክብ ቅርጽና የቼክ ሰንሰለት ያለው ንድፍ አለው፡፡ ጥበባዊ አሠራርን ያሳያል። ዓይነቱ የእጅ ሥራ በኢትዮጵያ ውስጥ በብዛት ለየትኛው ባህላዊ አገልግሎት ይውላል?

በገጠር የሚገኝ አረንጓዴ መሬትና ሰማያዊ ሰማይ ነው። ትንንሽ የጭቃ ቤቶች በሳር የተለበጠ ክብ ጣሪያ ያላቸውና አራት ማዕዘን ቅርጽ ያላቸው የብረት ጣሪያ ቤቶች አሉ። በመሃል ያሉት ክብ ቤቶች በየትኛው ባህል ዘንድ የተለመዱ ናቸው?

አንድ መነጽር ያደረገ ሰው በጥቁር ልብስና ከረባት ከጠረጴዛ ፊት ተቀምጧል። በጠረጴዛው ላይ ላፕቶፕ ኮምፒዩተር፣ ማስታወሻ ደብተር እና የቡና ጽዋ አሉ። ከበስተጀርባ በብርሃናማ ሳሎን ውስጥ የቤት እቃዎች አሉ፤ በየትኛው መስክ ነው እየሰራ ያለው?

አንድ ጥቁር የአስፋልት መንገድ በሞላላ ቅርጽ ዙሪያውን በመዞር በሌሊት በርቷል። የመንገዱ መሀል ላይ ያለው አረንጓዴ ስፍራ በሚያብረቀርቁ ቢጫ መብራቶች ደምቋል። በመንገዱ ዙሪያ ጥቅጥቅ ያሉ ጥቁር አረንጓዴ ዛፎች እና ቁጥቋጦዎች አሉ።

ከመድረክ በታች አንድ ልጅ በኳስ እየተጫወተ ሲሆን፣ ሌላው ታዳጊ ደግሞ ከጎኑ ቆሟል። በርካታ ተማሪዎች በስፖርታዊ እንቅስቃሴው ዙሪያ ቆመውና ተቀምጠው ያጨበጭባሉ። ይህ የስፖርት ሜዳ የት ይገኛል?

እነዚህ ቡኒ የቆዳ ሎፈር ጫማዎች ናቸው። ምቹ እና የሚያምር መልክ አላቸው። የእነዚህ ጫማዎች ጫፍ በክር የተሰፋ ሲሆን ትንሽ ተረከዝ አላቸው። ከጀርባው ለስላሳ መድረክ አላቸው። ይህ የጫማ አይነት ለየትኛው አጋጣሚ ለመልበስ ተመራጭ ነው?

ትኩረት የተደረገበት ፎቶ ከቢጫ እስከ አረንጓዴ ቀለም ያላቸው የተለያዩ መጠኖች ያላቸው ሲትረስ ፍራፍሬዎች መሬት ላይ ተዘርግተው አለ ፤ እነዚህ ትላልቅ፣ ሻካራ ቆዳ ያላቸው ፍራፍሬዎች ለየትኛው የሲትረስ አይነት የሚጠቁሙ ሲሆን ምን ጥቅም ሊኖራቸው ይችላል?

በመጀመሪያው ምስል ላይ ብዙ አረንጓዴ ደወል ቃሪያዎች ተከምረው አሉ። በሁለተኛው ምስል ላይ የተቆለሉ ጥቂት የቆርቆሮ ጣሪያዎች ይታያሉ። በሶስተኛው ምስል ላይ ደግሞ ብርቱካናማ ቀለም ያለው የፕላስቲክ የውኃ ማሰሮ (ጁግ) በቡናማ የእንጨት ጠረጴዛ ላይ ተቀምጧል።

ጥንድ ግራጫ ዝሆኖች ጥቅጥቅ ባለው ጫካ ውስጥ ባለው ጠባብ መንገድ ላይ ቆመዋል። ዝሆኖቹ ግንዶቻቸውን ነካክተው እርስ በርሳቸው እየተያዩ ነው። ከበስተጀርባ በዛፎች መካከል የጭጋግ ንብርብር አለ።

አንድ ሰው ባህላዊ ነጭ ልብስ ለብሶ፣ የብር ዶቃና የኢትዮጵያ መስቀል አንገቱ ላይ አድርጓል። ልብሱ በቀለማት ያሸበረቀ የማሰሪያ ጥልፍ አለው። ይህ መስቀል የማን ሃይማኖት ምልክት ነው?

በርካታ ምዕመናን በነጭ ልብስ ተከናንበው በአንድነት ቆመዋል። እያንዳንዱ ሰው በእጁ የተለኮሰ ሻማ የያዘ ሲሆን፣ አንዲት ወጣት ሴት በግንባር ቀደምትነት ትታያለች። ነጭ ልብሶችን በመልበስ በሥነ ሥርዓት ላይ መሳተፍ ስለ መንፈሳዊ ትርጉሙ ምን ይነግረናል?

የቡና መፍጫ ማሽን የላይኛው ግልጽ ክፍል በቡና ፍሬዎች ተሞልቷል። ማሽኑ ብርማ እና ጥቁር ቀለም ያላቸው ክፍሎች ያሉት ሲሆን፣ የመፍጨት መጠኑን የሚስተካከልበት መቆጣጠሪያ ቁልፍም አለው። ይህ ማሽን ቡናን በቤት ውስጥ ለመፍጨት ከየትኛው ባህላዊ ዘዴ ይለያል?

ጥቅጥቅ ባለ ሳር ውስጥ ሁለት ባለ ረጅም ጠመዝማዛ ቀንድ ያለው ቡናማ ፍየል መሰል እንስሳ በደረቅ ሳር ሜዳ ውስጥ ቆሟል። ። እንስሳው የተመለከተው የትኛውን አቅጣጫ ነው? በየትኛው የኢትዮጵያ ፓርክ ውስጥ ነው የሚገኘው?

ሰማያዊ ሰማይና አንድ ትንሽ ደመና ባለው እይታ ውስጥ፣ ጠመዝማዛ መንገድ በቡኒና አረንጓዴ ተራሮች መካከል ሲያልፍ ይታያል። ተራሮቹ በአብዛኛው ቁጥቋጦማና ድንጋያማ ናቸው፤ መንገዱ ደግሞ ወደ ሸለቆው ጥልቅ ክፍል ይወርዳል። ይህ አስቸጋሪ መንገድ የትኞቹን ሁለት ከተሞች ሊያገናኝ ይችላል?

ፋብሪካው ላይ የተገጠመ የኮንክሪት ማደባለቂያና ከፍ ያለ ሁለት የትሩማክስ ማጠራቀሚያ ታንኮች አሉ። ከታች አንድ ነጭ ኮንክሪት መጫኛ መኪና የሲሚንቶ ድብልቅ እየተቀበለ ነው። በግንባታ ስራ ላይ ነው።

ጥቁርና ብርቱካናማ ቀለም ያለው ትንሿ ኤሊ በእንጨት ግንድ ላይ ትጓዛለች። ደማቅ ቢጫ ክንፍ ያላት ቢራቢሮ ከላባዋ ጀርባ ላይ ተቀምጣለች። የጀርባው ክፍል በአረንጓዴ ቀለም የተሸፈነ ሲሆን የተፈጥሮ አካባቢ ይመስላል። ነፍሳቷ ከአዔሊቱ ጋር ተጉዛለች?

በመሃሉ ላይ ያለች ሴት እና በስተቀኝ ያለው ወንድ ፀጉር ቤት ውስጥ ሥራቸውን ሲያከናውኑ፣ አንድ ሰው ፀጉሩ እየተቆረጠ ነው። የፀጉር ቤቱ የሥራ ሰዓት ስንት ነው?

በትምህርት ተቋም አርማ ላይ የተመሰረተ የቴሌቪዥን ዜና ዘገባ አለ። አርማው ነበልባል፣ የተከፈተ መጽሐፍ፣ እና የውሃ ፍሰት ያሳያል። ከታች በስተቀኝ በኩል የዜና አንባቢ ሴት ትገኛለች። በስርጭቱ የተላለፈው ዋና ዜና ምንድነው?

በኢትዮጵያ ከተማ ውስጥ የሚታየውን ነጭና ሰማያዊ የብርሃን ባቡር ያሳያል። ተሳፋሪዎች ባቡሩ ከመድረክ ላይ እንዲወጡና እንዲገቡ እየጠበቁ ነው። ባቡሩ የከተማ ትራንስፖርትን ዘመናዊ ያደርጋል። ይህ የትራንስፖርት አገልግሎት የተሳካ ሆኗል?

ከብዙ ተመልካቾች ጋር በትልቅ አደባባይ የተከበረ ደማቅ ክብረ በዓል ይታያል። ሰዎች በኢትዮጵያ ባንዲራ ቀለማት የተዋቀረ ልብስ ለብሰዋል። ማእከሉ ላይ ረጅም የተከመረ ሣር መሰል ነገር አለ። ይህ አከባበር የትኛው የኢትዮጵያ በዓል ነው?

ይህ ምስል የ"ጤና አዳም"ተክልን ያሳያል። እፅዋቱ ሰማያዊ-አረንጓዴ ቅጠሎችና ትናንሽ ቢጫ አበቦች አሉት። ጤና አዳም በኢትዮጵያ ባህላዊ ሕክምና ውስጥ ለየትኞቹ የጤና ችግሮች መፍትሄ ይሰጣል?

ትልቅ መድረክ ላይ በርካታ የሃይማኖት አባቶች በቀለማት ያሸበረቁ ልብሶች ለብሰው ቆመዋል። መሃል ላይ ያሉት ሁለቱ በነጭ ልብስና ጥንድ ጃንጥላዎች ሲታዩ፣ ሌሎች ደግሞ በክብር ማስቀመጫ ውስጥ ያሉ ታቦታትን ይዘዋል። ይህ የትኛው ዓመታዊ የሃይማኖት በዓል ነው?

ረጅም እግር ያለው ቀይ ቡናማ የኢትዮጵያ ተኩላ በሳርና በቁጥቋጦ በተሸፈነ ተራራማ ቦታ ላይ በእርጋታ ይራመዳል። ጀርባው ላይ ትልቅ ደብዘዝ ያለ ግራጫ ተራራ በሰፊው ይደራል። ይህ ብርቅዬ እንስሳ በተፈጥሮው መኖሪያ ውስጥ መኖሩ አካባቢውን እንዴት ይገልጸዋል?

ጓንት የለበሰ ሰው እጅ ትልቅ የኤሌክትሪክ መቁረጫ ማሽን በመጠቀም ብረትን ይቆርጣል። መቁረጫው ብልጭታዎችን እየረጨ ሲሆን ይህም የሚታየው ብረት በሂደት ላይ መሆኑን ያመለክታል። ይህ ዓይነቱ ብረት መቁረጥ ሥራ በኢትዮጵያ በብዛት በየትኛው የኢንዱስትሪ ዘርፍ ይከናወናል?

ባለ አራት ፎቅ ዘመናዊ ሆቴል በቀን ብርሃን ስር ይታያል። የሆቴሉ ግንባታ ከቀይ ቡኒና ከነጭ በረንዳዎች የተሰራ ነው። በግንባሩ ላይ "አሲንዋራ ሆቴል" የሚል ጽሑፍ በግልጽ ተቀምጧል። የሆቴልና ቱሪዝም ዘርፍ በኢትዮጵያ ያለውን የሥራ ዕድል ምን ያህል አጎልብቶታል?

ቀላል ቡናማና ነጭ ያጌጠ ቁም ሳጥን በክፍሉ ግድግዳ ላይ ተተክሏል። ቁም ሳጥኑ መሀል ላይ መስታወት መደርደሪያዎች ያሉት ሲሆን የክፍሉ ወለል በፓርኬት ተሸፍኗል። ይህ የቤት ዕቃ በዋናነት ለምን ዓላማ ያገለግላል?

ጥቁር መኪና ለሠርግ ተጊጦ በነጭ እና አበባዎችና በጨርቅ ያጌጠ ነው። ከፊት መስታወቱ ላይ የተዘረጋው ነጭ ጨርቅ ለጌጡ ልዩ ውበት ሰጥቷል።

የአንዲት የገጠር ልጅ ራስ የኋለኛው ክፍል በቅርብ ተነስቷል፤ የፀጉሩ መሃል በክብ ቅርጽ ተላጭቶ የጠቆረ ቆዳ፣ የተቀረው ፀጉር በጉንጉን የተሰራ ነው። ይህ ልዩ የሆነ የፀጉር አሰራር ባህላዊ ወይም ሃይማኖታዊ ትርጉም አለው?

ጌጣጌጦቹ ጥርስ የመሰለ ጠርዝ ያላቸውና መሃላቸው ላይ የተወጠረ የብር ክፍል አላቸው። አረንጓዴው የዛፍ ቅጠሎች ከበስተጀርባ ሆነው፣ የጌጣጌጦቹ ባህላዊ ውበት በግልጽ አል። የባህላዊ ጌጣጌጦች በውጭ ሀገራት የኢትዮጵያን ባህል ለማስተዋወቅ ምን አስተዋጽኦ ያደርጋሉ?

ከላይ ወደታች በሚታይ እይታ፣ ጥቁር አስፋልት መንገድ ክብ በሆነ አረንጓዴ የዕፅዋት ደሴት ዙሪያ ሲታጠፍ ይታያል። በመንገዱ መሃል ላይ ያሉት ነጭ መስመሮች በጨለማው ውስጥ ጎላ ብለው ሲታዩ፤ ደሴቱን የሚከብቡት ደብዘዝ ያሉ መብራቶች በዙሪያው ያለውን ጨለማ ጥልቀት ይጨምራሉ።

ደማቅ ሜካፕ ያደረገች ሴት አረንጓዴ ልብስና ሻሽ ለብሳ እጆቿን ከፍ አድርጋለች። እጆቿ በጥቁር ሂና ተስለው ይታያሉ፤ ይህም ባህላዊ ወይም ሃይማኖታዊ ሥነ ሥርዓትን ያመለክታል። ምስማሮቿ በቀይ ቀለም የተቀቡ ናቸው። በኢትዮጵያ ውስጥ ሂና በብዛት የሚቀባው በየትኞቹ በዓላት ላይ ነው?

አትክልቶች በመንገድ ዳር ባለው ሰማያዊ ጨርቅ ላይ ተደርድረው ይገኛሉ። ጎመን፣ ድንች፣ ካሮትና ቃሪያ በፀሐይ ብርሃን አለ። ድንቹ በአምስት ትናንሽ ክምር ተቀምጧል።

ባለ ሰማያዊ ሰማይ ስር፣ ሴቶች እና ወንዶች ሃይማኖታዊ ልብሶችን ለብሰው እና የኢትዮጵያ ባንዲራዎችን ይዘው በቀይ ምንጣፍ ላይ በሥርዓት ቆመዋል። በስተጀርባ ያልተጠናቀቀ ህንፃ አለ። ይህ ሃይማኖታዊ ክብረ በዓል የትኛው ነው? የባህላዊው አልባሳት ቀለማት ምንን ይወክላሉ?

አንዲት ሴት በደማቅ አበባ ቅጦች ያጌጠ ረጅም ቀሚስ ለብሳ ቆማለች። ቀሚሱ ረጅም እጅጌ ያለውና ቀበቶ አለው። የሎሚና ሰማያዊ አበቦች ከቀይና ብርቱካናማ ዳራ ጋር በደንብ ተቀላቅለዋል። ይህ አይነቱ ቀሚስ ለየትኛው አጋጣሚ ለመልበስ ተስማሚ ነው?

ቆርቆሮ ጣሪያና ባለ ሰማያዊ በረንዳ ባላቸው ጥንታዊ ሕንፃዎች የተሞላች ከተማ ይታያል። ሰዎች በታችኛው ጠባብ መንገድ ላይ ሲንቀሳቀሱ፣ አንዱ ሰው ነገር ተሸክሟል። በስተጀርባ አረንጓዴ ኮረብቶች አሉ። ይህች ከተማ ከየትኛው የኢትዮጵያ ታሪካዊ ስፍራ ጋር የተያያዘች ልትሆን ትችላለች?

አንድ ወንድና ሁለት ሴቶች የባህል አልባሳት ለብሰው ቆመዋል። ወንዱ በዘመናዊ ጥቁር ልብስ፣ ሴቶቹ ደግሞ ባህላዊ ነጭ የጥልፍ ልብሶችን አድርገዋል። ይህ ፎቶ ምናልባትም የቤተሰብ ወይም የበዓል አከባበርን ያሳያል። የሴቶቹ የባህል ልብስ ስም በአብዛኛው በኢትዮጵያ ውስጥ ምን ተብሎ ይጠራል?

ጥቁር እና ነጭ ቀለም ያለው የመጽሐፍ ሽፋን ይታያል። በሽፋኑ ላይ ነጭ ኩባያ ቡና ሲይዝ፣ ረጅም ነጭ ላባ ከውስጥ ተሰክቶበታል። ከላይ በአማርኛ "ምግባት እና መውጣት" የሚል ጽሑፍ ተቀርጿል። ይህ መጽሐፍ ምን ዓይነት ይዘት ሊኖረው ይችላል?

ትልቅ እና ረዥም ቁመት ያለው ሰጎን በሳር እና በጠጠር በተሸፈነ ሜዳ ላይ ቆሞ ይታያል። ጥቁር እና ነጭ ላባዎች፣ ረዣዥም ግራጫ አንገት እና ኃይለኛ እግሮች አሉት፤ ሰጎኑም አፉን ከፍቶ በግራ በኩል ወደ ካሜራው ይመለከታል።

ትልቅ ባለብዙ ፎቅ ሕንፃ በከፊል በመስታወት ተሸፍኗል፤ በላዩ ላይ "HAJI MOHAMMED YASSIN TOWER" የሚል ስም አለ። ከፊት ለፊት ብዙ መኪኖችና ሰዎች በጎዳናው ላይ አሉ። ሕንፃው በየትኛው የኢትዮጵያ ከተማ ይገኛል?

ከባድ፣ ክብ ቅርጽ ያለው፣ ጥቁር አረንጓዴ የብረት ድስት በነጭ ጀርባ ላይ ተቀምጧል። ድስቱ አረንጓዴ ክዳን ያለው ሲሆን፣ ክዳኑ ላይ ደግሞ ብርማ ቀለም ያለው መያዣ አለው። ። የዚህ አይነት ድስት ምግብን እንዴት አድርጎ ይዞ ሊቆይ ይችላል?

የተያዘ ሰው እጆች ከጀርባ ታስረው በጠረጴዛ ላይ ተቀምጠዋል። የእጅ ካቴናው ከእጅ አንጓዎቹ ጋር በብረት ሰንሰለት ተያይዟል። ጨለማ ሸሚዝ ለብሶ ፊቱ ሙሉ ለሙሉ ተደብቋል፤ ይህ ሰው ምን ዓይነት ወንጀል ፈጽሞ ይሆን?

ሰፋ ያለ ምስል በሸምበቆና አረንጓዴ ዕፅዋት የተከበበ የሐይቅ ዳርቻ ያሳያል፤ ሰዎች በውሃው አቅራቢያ የሚታዩ ሲሆን፣ ይህ ትዕይንት የተፈጥሮን ውበት አይገልጽም?

በርካታ ወንዶች ከቤት ውጭ ባለው የእግረኛ መንገድ ላይ በተመሳሳይ ነጭ የባህል ልብስና ጥቁር ካባ ለብሰው ቆመዋል። ከበስተጀርባ በዘመናዊ የብርጭቆ ህንፃ ፊት ለፊት የቆሙ ይመስላል። እነዚህ ሰዎች የትኛውን ባህል ወይም ቡድን የሚወክሉ ይመስላችኋል?

ወጣት የሞባይል ጥገና ባለሙያ በሱቃቸው ውስጥ ፈገግ ብለው ይታያሉ። ከፊታቸው ባለው ቀይ ጠረጴዛ ላይ የተለያዩ የጥገና መሣሪያዎችና የሞባይል ክፍሎች ተቀምጠዋል። በስተቀኝ በኩል ቀይ ወንበር ይታያል። ይህ ሰው ምን እየጠገነ ነው?

ጥቁር ጃኬት የለበሰ ሰው ሻይ ወይም ቡና ወደ ሰባት ነጭ ኩባያዎች ሲያፈስ ይታያል። መጠጦቹ በጠቆረ ክብ ትሪ ላይ የተቀመጡ ሲሆን፤ ኩባያዎቹ ውስጥ የስኳር ማንኪያዎች አሉ። ከታች በግራ በኩል በኤሌክትሪክ ምድጃ ላይ የቀይ እሳት ብርሃን ይታያል።

በትልቁ ሳጥን ውስጥ የተለያዩ አይነት ኩኪዎች ተሰብስበው አሉ። አንዳንድ ክብ ኩኪዎች በውስጣቸው ቀዳዳ ሲኖራቸው፣ ሌሎች ደግሞ በአበቦች መልክ ቅርጽ አላቸው። አንዳንድ ኩኪዎች በሰሊጥ ተሸፍነው፣ ሌሎች ደግሞ የቸኮሌት ቀለም አላቸው። ኩኪዎቹ በሙሉ አንድ አይነት ጣዕም ይኖራቸዋል?

በርካታ ከገለባ ወይም ከቀርከሃ የተሰሩ ቅርጫቶች፣ የተለያዩ ቅርጾችና መጠኖች ያሏቸው አንድ ሰው በግራ በኩል ተቀምጧል። እነዚህ ቅርጫቶች በብዛት ለምን ዓላማ ነው የሚያገለግሉት? እነዚህን ቅርጫቶች ለመሥራት ምን ዓይነት ጥሬ ዕቃዎች ጥቅም ላይ ይውላሉ?

በጥቁር ምጣድ ወይም ሰሃን ላይ በብዛት የተከመረ፣ ፈዛዛ ነጭና ቡናማ ቀለም ያለው፣ የተቆላና የተፈጨ በሚመስል ቅርፅ የሚታየው ይህ የእህል ምርት ነው። በኢትዮጵያ ባህል ውስጥ በብዛት ለምን አይነት ምግቦች ዝግጅት አገልግሎት ላይ ይውላል?

አንዲት ሴት ባሕላዊ ነጭ ልብስ ለብሳ ይታያል፤ የወገቧ ክፍል ላይ ቀይ፣ ቢጫ፣ አረንጓዴ እና ሰማያዊ የተሰመሩ ቀለማት ያለው መታጠቂያ ታጥቃለች። ከብረቱ ላይ ረዣዥም ጌጣጌጦች ወደታች ይወርዳሉ። ይህ ልብስ በየትኛው የኢትዮጵያ ባህል ውስጥ የሚገኝ ነው?

በጥሩ ሁኔታ የተሰሩ፣ ክብና ትናንሽ ሻኩራዎች የተንጠለጠሉባቸው፣ ብልጭልጭ ብርማ ቀለም ያላቸው ሁለት የቁርጭምጭሚት ጌጣጌጦች (ሕብለቁርጭምጭሚት) በሴት እግሮች ላይ ተደርገው የሚታዩት በምን አይነት አጋጣሚ ነው?

ጥቁር ልብስና መነፅር ያደረጉ ጎልማሳ ሰው በቅርብ ርቀት ፎቶግራፍ ላይ ፈገግ እያለ ነው። የሰውየው ራሰ በራ ራስና የደንደን ፊት ጎልቶ ይታያል። ይህ ሰው በኢትዮጵያ ውስጥ የሚታወቅ ሰው ነውን?

ሳኒታ እና ናይስ የተሰኙ የሶፍት ቲሹ ምርቶች በመደርደሪያ ላይ ተደርድረው ቀርበዋል። የሳኒታ ክልብ ምርት ጥቁር እና ነጭ ሣጥኖች ሲኖሩት የናይስ ምርት ደግሞ ጥቅልል ቅርጽ አለው። ምርቶቹ ከተለያዩ ኩባንያዎች የመጡ ናቸው?

"አዋሽ ባንክ" የሚል ጽሁፍ በአማረኛም በእንግሊዘኛም "ዲማ ሃውስ" ከሚል ጽሁፍ ታች ሰፍሯል። ከነዚህ ጽሁፍ ታችም ፍርግርግ ብረቶች ያሉበት መስታወት አለ። ይህ ቦታ የት ሊሆን ይችላል?

በባህላዊ የሸክላ ዕቃ (የቅል ዕቃ) ውስጥ ያለ ቢጫ መጠጥ ያሳያል። እጁ ጨብጦ እንደያዘው፣ መጠጡ ወተት ወይም ጠላ/አረቄ ሊሆን ይችላል። መጠጡ ለጥም ማርኪያ የሚሆን ይመስላል። ይህ መጠጥ በምን ዓይነት ባህል ይዘወተራል?

የድልድዩ ፊት ቀይ ጡብ የሚመስል ሲሆን፣ ከላይ ደግሞ መኪናዎች ሲያልፉና በስተግራ ጥቅጥቅ ያሉ ዛፎች ይታያሉ። ድልድዩ ረጅምና ሰፊ ነው። በምስሉ ላይ የሚታየው ዓይነት ድልድይ በኢትዮጵያ ውስጥ የትኛውን ታላቅ ወንዝ ወይም ከተማ ሊያቋርጥ ይችላል?

ቀለሙ ፈካ ያለ አረንጓዴ የሆነ የኤትዮጵያ ባህልን የሚወክል የትከሻ ቦርሳ ነው። በቦርሳው ላይ "ኢትዮጲያ" የሚለው ቃል በደማቅ ዲዛይን ተጽፎበታል። የታችኛው ክፍል ባለ ብዙ ቀለም የጎሳ ጥልፍ አለው። ይህ ቦርሳ ብዙውን ጊዜ ለምንድን ነው የሚያገለግለው?

የሰርግ ወይም የሥነ ሥርዓት መድረክ ማስጌጫ ቀርቧል። መድረኩ በነጭ መጋረጃዎችና በሐመር ቀለማት ባላቸው አበቦች የተሠራ ቅስት ተውቧል። ከቅስቱ ሥር ነጭ የሶፋ ወንበርና ብርሃን ሰጪ ሻማ ተንጠልጥሏል። ለበዓል ዝግጅት የሚሆን ውብ ማጌጫ ነው።

በአንድ ድንጋይ ላይ የተቀመጠ የዋንዛ ዛፍ ዝንጣፊ፤ ያልበሰሉ አረንጓዴ ፍሬዎችና የበሰሉ ቢጫ ፍሬዎች ከቅጠሎቹ ጋር አሉት፡፡ የዋንዛን ፍሬ ከዚህ በፊት ቀምሰው ያውቃሉ?

ትልቁ፣ አረንጓዴው ነፍሳት ወደ ላይ ቀጥ ብሎ ቆሟል። ጭንቅላቱ ወደ ፊት ቀጥ ብሎ የታየ ሲሆን፣ ሁለቱን ትላልቅ የፊት ክንዶቹን ለመያዝ ዝግጁ አድርጓል።

ፀሐይ በኮረብታዎች ላይ ስትጠልቅ ወርቃማ ብርሃን የሚያንፀባርቅ ሰፊ የእርሻ መሬት ላይ ዝቅተኛና ጥቅጥቅ ያሉ ዕፅዋቶች ተዘርግተው የሚታዩት፣ ይህ የገጠር ውበት ለቀጣይ የእርሻ ሥራ ምን ያህል ተስፋ ይሰጣል?

ትላልቅ ሰማያዊና ነጭ አበባዎች አሏቸው ዛፎች አረንጓዴ ቅጠሎችና ቡናማ ግንዶች አሏቸው። ሰማያዊው ሰማይ በከፊል በነጭ ደመና ተሸፍኗል። ይህ የአበባ ዛፍ ዝርያ ምንድን ነው? የአበባው ወቅት መቼ ነው?

አራት ግዙፍ የብር እህል ማከማቻ ታንኮች ወይም ሳይሎዎች በአዲስ ግንባታ ቦታ ላይ ከፍ ብለው ይታያሉ። መዋቅሮቹ ቀይ ቡኒ አፈር እና ጥቂት ተሽከርካሪዎች ባሉበት ቦታ ላይ ይቆማሉ። ከበስተጀርባ ሰማያዊ ሰማይ እና ደመናዎች ይገኛሉ።

ረዥምና ትልልቅ እንዲሁም ደማቅ አረንጓዴ ቀለም ያላቸው ቅጠሎች ያሉት ተክል በቅርብ ቀርቦ አለ። ቅጠሎቹ የተቆረጠ መካከለኛ መስመር ያላቸውና የውሃ ጠብታዎች ያሉባቸው ጤናማ ይመስላሉ። ይህ ተክል በኢትዮጵያ ባህላዊ ሕክምና ውስጥ በምን ዓይነት መንገድ ጥቅም ላይ ይውላል?

ብርቱካናማ ቀለም ያለው ትልቅ ማሽን በረዥም የጭነት መኪና ላይ ተጭኖ በመንገድ ላይ ይጓዛል። በማሽኑ ላይ የተለጠፈው ዓለም አቀፍ ድርጅቶችን የሚያሳይ ባነር የዚህን መሣሪያ አቅርቦት እና አጠቃቀም ምን ያህል ያጎላዋል?

አንድ ያረጀች ሴት በትር ተደግፋ በቀይ ዳራ ላይ ቆማለች፤ ሴትዮዋ ነጭ ሻሽና የአረንጓዴ/ነጭ ቀሚስ ለብሳለች። በቀዩ ግድግዳ ላይ የአንበሳ ምስልና በእጅ የተጻፉ የአማርኛ ጽሑፎች ይታያሉ።

በሜዳ ላይ የኢምፓላ ዝርያ የሆነ ቡናማ ቀለም ያለው የዱር እንስሳ ይታያል። ቀንድ ያለው ይህ እንስሳ ወደ ፊት ቀጥ ብሎ ይመለከታል። ከበስተጀርባ ሌሎች የቡናማ ቀለም ያላቸው እንስሳት ደብዝዘው ይገኛሉ። የበስተጀርባው አየር ጭጋጋማ ወይም በረዶማ ነውን?

ጨለማና ግራጫማ በሆነ ቢሮ ውስጥ፣ ትልቅ የሥራ ጠረጴዛና የቆዳ ወንበሮች አሉ። የቢሮው ውስጠኛው ክፍል በእንጨትና ጥቁር ቀለሞች ያጌጠ ሲሆን፣ ከኋላ ትልቅ የመጽሐፍ መደርደሪያ አለ። ዘመናዊ የቢሮ ንድፍ በዋነኝነት የትኞቹን የሰውነት ምቾቶች ግምት ውስጥ ያስገባ ነው?

ከወለል እስከ ጣሪያ የተገጠመ ዘመናዊ ልብስ ቁምሳጥን አለ። ጨለማ ቡናማና ፈካ ያለ ግራጫ ቀለሞች ተቀናጅተዋል። ቁምሳጥኑ መስታወት፣ መደርደሪያዎችና መሳቢያዎች ያሉት የመዋቢያ ክፍል አለው። የቁምሳጥኑን ቁሳቁስ (ለምሳሌ እንጨት፣ ኤምዲኤፍ) ምንነት ይነግሩኛል?

ልጅቷ ጥቁር ፀጉሯን በመሃል የተሸመነ ብሬድስ እና ከላይ ደግሞ ሙሉ ጥምጥም አድርጋለች። የፀጉሯ ጫፍ በግልጽ እና ቡናማ ዶቃዎች ያጌጠ ሲሆን፣ ጠቆር ያለ ቀለሙ ጎልቶ ይታያል። ይህ የፀጉር አሰራር በተለምዶ በየትኛው የአፍሪካ ሃገር ውስጥ ይታወቃል?

ጢም ያለው አንድ ሰው ግዙፍ በሆነ የኮንክሪት ግድብ ግንባታ ቦታ ላይ ቆሟል። ሰውየው ነጭ ሸሚዝ፣ ብርቱካናማ አንጸባራቂ ቬስት እና ጂንስ ለብሷል። በእጁ ነጭ የደህንነት ቁር ይዟል። ከበስተጀርባ ኮንክሪት የተቀመጠባቸው ምኖች ይታያሉ?

ይህ ፎቶግራፍ በጨለማ እንጨት ዳራ ላይ ሁለት የፍትህ ምልክቶችን ያሳያል። ዋናው ትኩረት ወርቃማ ቀለበት ባለው የዳኛ መዶሻ ላይ ሲሆን፣ መዶሻው በክብ መቆሚያው ላይ ነው። ከበስተጀርባ ደግሞ ፍትህን የሚያመለክት የሚዛን ቅርጽ አለ።

ቤተሰብ አባላት ከውሻ ጋር ቆመዋል። ባልና ሚስት ነጭ ባህላዊ የኢትዮጵያ ልብስ ለብሰዋል። ከጎናቸው ሁለት ህጻናት አሉ። ከበስተጀርባ ቪላ ቤቶችና አረንጓዴ ተክሎች አሉ። ይህ ቤተሰብ ባህላዊ ልብሱን ለብሶ ምን በዓል ወይም ዝግጅት እያከበረ ነው?

በትልቅ ዘመናዊ ባለ ብዙ ፎቅ ህንፃ ፊትለፊት የመንገድ ላይ እይታ ቀርቧል። ህንፃው ብዙ መስኮቶች ያሉት ሲሆን የውጨኛው ክፍሉ በብርሃን ያጌጠ ነው። በመንገዱ ላይ በርካታ መኪኖች እና የእግረኛ መንገዶች ላይ አሉ።

አንዲት ወጣት ሴት ባህላዊ የኢትዮጵያ ነጭ የሐገር ልብስ ለብሳ ወደ ፊት እየተራመደች ነው። ልብሱ ቀይ፣ ወይንጠጃማ እና ቢጫ ጥልፎች አሉት። ከበስተጀርባ ብዙ ሰዎች አሉ።

ሁለት የፅዳት ሠራተኞች በመንገድ ዳር የቆሻሻ ማጽዳት ሥራ ሲሠሩ ይታያሉ። አንዷ ሴት ብርቱካናማ ልብስ ለብሳ ቆሻሻ ስትለቅም፣ ሌላው ሰራተኛ ደግሞ አረንጓዴ ቬስት ለብሶ በድንጋይ ክምር አጠገብ ይሠራል። የተሰበሰበው ቆሻሻ በነጭና ቡናማ ከረጢቶች ውስጥ ተቀምጧል።

ከባባድ እቃዎችን ለማጓጓዝ በተለይም በሃገር ደረጃ ከወደብ የሚመጡ ወይም እንደ ነዳጅ እና የመሳሰሉትን እቃዎች ለማጓጓዝ የምንጠቀመው ተሳቢ የጭነት መኪናዎችን ነው።

ቢጫ ቲሸርት የለበሰ አንድ ሰው በአስቸጋሪ መንገድ ላይ በሰማያዊ ጀሪካኖች የተሞላ ከባድ ጭነት በራሱ ላይ ተሸክሞ ይሄዳል። ሌሎች ሰዎች በአቅራቢያው ይሄዳሉ፣ የከተማዋን ውጥረት ያሳያል።

ሁለት ብርማ ቀለም ያላቸው ብሎኖች ከሁለት ነት ጋር ነጭ በሆነ ዳራ ላይ አሉ። የብሎኖቹ ጭንቅላት ሄክሳጎን ቅርጽ ያላቸው ሲሆን፣ የብሎኖቹና የነቶቹም ጎን ክር አላቸው። እነዚህ ብሎኖችና ነቶች በዋነኝነት የሚጠቅሙት በየትኞቹ የኢንዱስትሪ ዘርፎች ነው?

ሴት ባህላዊ የሐበሻ ልብስ ለብሳ፣ ሹሩባ ተሰርታ፣ የአንገት ጌጥና የራስ ጌጥ አድርጋለች። ይህ አይነቱ የአለባበስና የአስረጫጫት ጥምረት የኢትዮጵያን ባህልና ውበት ምን ያህል ይወክላል?

ረጅም አመታትን እንዳስቆጠሩ የሚነገርላቸው እነዚህ ጎጆ ቤቶች ከውስጥ ሁለት ክፍል ያላቸው ሲሆኑ። በወሎ አካባቢ ይገኛሉ። እነዚህ ጎጆ ቤቶች አገልግሎታቸው ምንድነው?

ደማቅ አረንጓዴ በስተጀርባ ላይ የሚታየው ማስታወቂያ "አፍሪ ህርባል" (Afri Herbal) የተባለ የህጻናት የፀጉር ዘይት ያስተዋውቃል። አንድ ህጻን ቀይ ሱሪና ነጭ ቲሸርት ለብሶ የዘይት ጠርሙሱን ይዞ ቆሟል። ከላይ በአማርኛ "ለዕድገትና ጥቁረት" የሚል ጽሑፍ ተቀምጧል።

ከፕላስቲክ የተሠሩ፣ ቀዳዳዎች ያሏቸው ሦስት የልብስ ቅርጫቶችን ። ቅርጫቶቹ ፈዛዛ ሰማያዊ፣ ቡናማና ሮዝ ቀለም አላቸው። ቅርጫቶቹ በቤት ውስጥ ባለ በሚያንጸባርቅ ጠረጴዛ ላይ ተቀምጠዋል፤ ከበስተጀርባም የቴሌቪዥን ስክሪን ይታያል።

አንዲት ሴት ሰማያዊ ልብስ ለብሳ፣ ሻማ ወይም ነጠላ በሚመስል ጨርቅ ተሸፍና፣ በእንጨት መሳሪያ ጥጥ ወይም ሱፍ እየሰራች ነው። አንድ ሰው በግራ በኩል በነጠላ ተሸፍኖ ተቀምጧል። ከፊት ለፊቷ አንድ ወጣት ልጅ ተቀምጦ ተመሳሳዩን ሥራ እየሰራ ነው።

በርካታ ሰዎች በሚበዛበት ጎዳና ላይ፣ አንድ ነጭ ባርኔጣ የደፋ ሰው በበርካታ ብርቱካን ፍራፍሬዎች የተሞላ በእንጨት ጋሪ ላይ ቆሟል፣ በአካባቢው የንግድ ህንጻዎችና የትራፊክ ምልክቶች አሉ፣ በዚህ ስፍራ የትራፊክ መጨናነቅ ምን ያህል ጊዜ ይከሰታል?

ጥሩ ጥራት ባለው ሙሉ ቀለም የተሰራው የአቶሚክ ክብደት ሰንጠረዥ፣ ንጥረ ነገሮችን በቡድን እና በፔሪዮድ በደማቅ ቀለም ያሳያል። ሰንጠረዡ እንደ ብረት፣ ሜታሎይድስ እና ኢብረቶች ለመሳሰሉት ክፍሎች የተለዩ ክፍሎችን ያሳያል።

ለገጠር የሚመጥኑ፣ ገለባ የጣራ ክዳን ያላቸው ቤቶች በአረንጓዴ ተክሎች መካከል ይገኛሉ። ቤቶቹ በረዣዥም ዛፎች እና ቁጥቋጦዎች ተከበዋል። የአየሩ ሁኔታ ትንሽ ደመናማ ነው። እነዚህ ባህላዊ ቤቶች ምን ዓይነት የኑሮ ሁኔታን ያንፀባርቃሉ?

የፈገግታ ፊት ያለው አረጋዊ ሰው ነጭ የባህል ልብስና በደረቱ ላይ ቀይ/ሮዝ ባጅ ያደረገ ሻማ ለብሷል። ከበስተጀርባው ደብዛዛ ቡናማ ብርሃን ይታያል። ይህ ሰው በየትኛው ሙያ ዘርፍ የሚታወቅ ሊሆን ይችላል?

በሰማያዊ ሰማይ ስር የኤሌክትሪክ ኃይል ማከፋፈያ ጣቢያ አሉ። በርካታ ረዣዥም የኮንክሪት ምሰሶዎች በላያቸው ላይ ትላልቅ ነጭ የሸክላ መከላከያዎችን (ኢንሱሌተሮችን) ይዘዋል። የተወሳሰቡ የኃይል መስመሮችና ኬብሎች በጣቢያው ላይ ተዘርግተዋል።

ለማስተካከል የሚያገለግል የብር ቀለም ያለው ተለዋዋጭ የመፍቻ መሳሪያ በነጭ ዳራ ላይ አለ። መፍቻው ለምቾት ሲባል ጥቁር እና ቀይ የጎማ መያዣ አለው። ይህ መፍቻ በብዛት ለየትኛው ዓይነት የጥገና ሥራዎች ይውላል?

ይህ ምግብ ቤት በርካታ ጠረጴዛዎች አሉት፣ ነጭ የጠረጴዛ ልብስና ቀይ ወንበሮች አሉ። በአንደኛው ጠረጴዛ ላይ አንድ ብርጭቆ ቡናማ መጠጥና የጨውና በርበሬ ማስቀመጫ አሉ። ይህ ምግብ ቤት ምን ዓይነት ምግቦችን ያቀርባል?

ትልቅ ጆሮ ያለው፣ ቡናማ ቀለም ያለው የዱላ አጋዘን የሚመስል እንስሳ በረጅም ሳር ሜዳ ላይ ቆሞ ወደ ካሜራው ይመለከታል። ከኋላው አረንጓዴ የደን መልክአ ምድር አለ። ይህ አጋዘን በዋናነት በኢትዮጵያ የትኞቹ አካባቢዎች ይገኛል?

ብርማ ቀለም ያለው ባለ ሁለት በር ፍሪጅ ቀኝ በኩል በር ተከፍቶአል። የውስጠኛው ክፍል ብዙ የብርቱካን፣ የሎሚና የፍራፍሬ ቅርጫቶችን በስርዓት ይዟል። በላይኛው ክፍል የውኃ ጠርሙሶችና የተለያየ የምግብ ሣጥኖች ተደርድረዋል። ይህ የሳምሰንግ ፍሪጅ ስንት ብር ነው?

ጥቁር የኮምፒውተር ቁልፍ ሰሌዳ ነጭ ቦታ ላይ አርፎዋል። ገመድ ያለውና ከላይ በኩል ዩኤስቢ ኬብል አለው። ቁልፎቹ ላይ ፊደላትና ቁጥሮች ተጽፈዋል። የሎጊቴክ ምልክት ከላይ ቀኝ ጥግ ላይ አለ። ይህ ቁልፍ ሰሌዳ ገመድ አልባ ካልሆነ ጥቅሙ ምንድን ነው?

በጥቁር እና ቢጫ ቀለም ያለው 'STANLEY' የሚል ስም የተጻፈበት የእጅ መሣሪያ ስብስብ ቀርቧል። የተለያዩ ቅርጽ ያላቸው ስክሩ ሾፌር ቢትስ በቁም መያዣ ውስጥ ሲደረደሩ፣ ተጨማሪ ቢትስ ከመሬት ተቀምጠዋል። እነዚህ የጥገና መሣሪያዎች በዋናነት ለምን ዓይነት ሥራዎች ያገለግላሉ?

በባህላዊ የኢትዮጵያ ወይም የኤርትራ ጌጣጌጥ ሥራዎች የተለመደ፣ አበባ የሚመስል ትልቅ፣ ክብ ፔንዳንት የያዘ ወፍራም የወርቅ የአንገት ሐብል ይታያል። ፔንዳንቱ ውስብስብ የሆነ የጥልፍልፍ (ፊሊግሪ) ንድፍ አለው።

ብዙ ቁጥር ያላቸው የተለያዩ ብስክሌቶች ጎን ለጎን ተሰልፈዋል። ጎማዎቹ ጥቁር ሲሆኑ ሰማያዊ፣ አረንጓዴ እና ቢጫን ጨምሮ ደማቅ ቀለማት ያላቸው ፍሬሞች እና እጀታዎች አሉ።

ይህ ትንሽ የአልሙኒየም ማብሰያ ድስት በላዩ ላይ ክዳን ተደርጎለት በጥቁር ምድጃ ላይ ተቀምጧል። ድስቱ ሁለቱም እጀታዎች እንዲሁም በክዳኑ ላይ ያለው እጀታ ከብረት የተሠሩ ናቸው።

ትልቅ ሕዝብ የተሰበሰበበትን መንገድ ያሳያል። አብዛኞቹ ሰዎች ነጭ ልብስ ለብሰዋል፤ ከፊት ደግሞ የደንብ ልብስ የለበሰና ሬዲዮ የያዘ ሰው ይታያል። ዳራው ከተማ ከመሰለ አካባቢ እና ከዛፎች ጋር የተዋሃደ ነው። ይህ ስብስብ ለምን ዓላማ የተደረገ ይመስልዎታል?

አንድ ሰው በኢትዮጵያ ባህላዊ ልብስ ወንበር ላይ ተቀምጦ ልጆችን እያነጋገረ ነው። ልጆቹም ባህላዊ ልብስ ለብሰው በመሬት ላይ በክብ ተቀምጠዋል። ይህ ትዕይንት የታሪክ ወይም የሃይማኖት ትምህርት ሊሆን ይችላል?

በእንጨት መደርደሪያዎች ላይ የተለያዩ የፀጉርና የሰውነት እንክብካቤ ምርቶች ተደርድረዋል። የፕላስቲክ ጠርሙሶች፣ ፖማዴ እና ሽቶዎች በግልጽ አሉ። ምርቶቹ በተለያዩ ቅርጾችና ቀለሞች ተቀምጠዋል። ከእነዚህ ምርቶች መካከል አብዛኛዎቹ የውጭ አገር ናቸው ወይስ የሀገር ውስጥ?

ብዛታቸው አስር የሆነ ነጫጭ ቀለም ያላቸው የተለያዩ ወንበሮች በመደዳ ተደርድረዋል። መሃል ላይ ያሉት ሁለቱ ከሌሎቹ የበለጠ መጠናቸው ከፍ ያለ ነው። ከወንበሮቹም በስተጀርባ ነጭ መጋረጃ በሰፊው ተጋርዷል። እንደዚህ አይነት መቀመጫ እና ቦታ ለምን አገልግሎት ሊውል ይችላል?

መሬት ላይ በቅጠሎች ላይ ብዙ ፓፓያዎች ተዘርግተዋል። ፍሬዎቹ አረንጓዴና ቢጫ ቀለም የተቀላቀለ ነው። ፓፓያዎቹ ትልቅና ሞላላ ቅርፅ አላቸው። ሁለት የጫማ ጫፎች ፍሬዎቹ አጠገብ ወለል ላይ አሉ። ፍሬዎቹ ከፓፓያ ዛፍ አዲስ የተለቀሙ ናቸው።

ጥርስ ባላቸው አረንጓዴ ቅጠሎችና በአከርካሪ ሽፋን በተሸፈኑ ክብ ቅርጽ ፍሬዎች የተሞላ ተክል ነው። ፍሬዎቹ በቡድን ተሰባጥረው ቅርንጫፎች ላይ ተንጠልጥለዋል። ከበስተጀርባ ሰማያዊ ሰማይ ይታያል።

ባለ ቡኒ ቀይ ድንጋይ የተገነባው የቤተ ማርያም የድንጋይ ቤተክርስቲያን ይታያል። የሕንጻው ግንባር መስቀል ቅርጽ ያላቸው አራት ማዕዘን መስኮቶችና ጠባብ በር አለው፣ ወደ በሩም ደረጃዎች ይወጣሉ። የዚህ ቤተክርስቲያን ታሪካዊ ጠቀሜታ ምንድን ነው?

አንዲት ሙሽራ በትልቅ ነጭ ቀሚስ፣ ሙሽራው በጥቁር ልብስ እና ተጋባዦች በባህላዊ አለባበስ በተከበቡበት ስፍራ፣ በጣራው ላይ አበቦችና መብራቶች በተንጠለጠሉበት የሰርግ አዳራሽ፣ ይህ ድምቀት የሠርጉን ልዩነትና ትልቅነት ምን ያህል ያሳያል?

ሰውየው በአንገቱ ዙሪያ በአረንጓዴ፣ ቢጫ እና ቀይ ቀለሞች ያጌጠ ባህላዊ ልብስ ለብሷል። በግንባሩ ላይ የሚታየው ስሜት፣ በተለይም በትወና ወይም በሕዝብ ንግግር ወቅት፣ ምን ዓይነት መልዕክት ሊያስተላልፍ ይችላል?

የፀደይ ባንክ አርማን ያሳያል። አርማው አረንጓዴ ኮረብታ ላይ የወርቃማ አበባ እና ሰማያዊ መንገድን የሚያሳይ ሲሆን፣ ይህ አርማ የዕድገት እና የብልጽግና ምልክት አይመስልም?

ሕያው በሆነው የአዲስ አበባ ጎዳና ላይ ብዙ የአማርኛ የንግድ ምልክቶች፣ መኪናዎችና በእግር የሚሄዱ ሰዎች ይታያሉይህ ሁሉ የንግድ እንቅስቃሴ በአካባቢው ነዋሪዎች የኑሮ ሁኔታ ላይ ምን ዓይነት ተጽዕኖ እያሳደረ ነው?

በትኩረት የተሰሩ ሶስት ትልልቅ ክብ ቅርጽ ያላቸው ነጭ የኢንዱስትሪ ማከማቻ ታንኮች ይታያሉ። እያንዳንዳቸው ሁለት ቀይ መስመሮች አሏቸው። ሰማያዊ ሕንፃዎች እና ግልጽ ሰማይ ከበስተጀርባ አሉ።

በደረቅ ኮረብታ ላይ እርከኖች ተሰርተው በርካታ ትናንሽ አረንጓዴ ዕፅዋት ተተክለው አሉ። ይህ ዓይነቱ የእርሻ ዘዴ በየትኛው የኢትዮጵያ ክልል በብዛት ይገኛል?

ሴት በነጭ ባህላዊ የኢትዮጵያ ቀሚስ ለብሳ ከትልቅ ድንጋዮች ፊት ለፊት ቆማለች። ቀሚሱ በወገብ እና በግርጌው በኩል በሰማያዊ እና አረንጓዴ ጥልፍ ስራ አጊጧል። የኢትዮጵያ ባህላዊ አልባሳት ከምን ዓይነት ጨርቅ ይሰራሉ?

ሁለት የሃበሻ ልብስ የለበሱ ወጣቶች ጎን ለጎን በመሶብ ዙሪያ ተቀምጠዋል። ሴቷ ለወንዱ ምግብ ታጎርሰዋለች። ከበላያቸውም ማጉረስ ባህላችን መረዳዳት እሴታችን የሚል ጽሁፍ ሰፍሯል። ይህ ጽሁፍ ምን ያክል እውነተኛ ነው?

በረጅሙ በተዘረጋ ጠረጴዛ ላይ ለትልቅ ዝግጅት የተዘጋጀ ምሽት ላይ የሚደረግ የራት ግብዣ ዝግጅት አል፤ የብርቱካን ቀለም ያላቸው የእንጨት ወንበሮች በሁለቱም በኩል ተደርድረዋል። ይህ ዓይነቱ የጠረጴዛ ዝግጅት በዋናነት ለየትኛው ዓይነት ክስተት ጥቅም ላይ ይውላል?

ሙሉ በሙሉ ከብረት የተሰራ የ አካፋ እጀታ ሲሆን አገልግሎቱም እንደ አሸዋና ጭቃ ያሉ ደረቅ ቆሻሻወችን ለማንሻነት ይውላል። ለመያዣ ይመች ዘንድ ከስሩ እንጨት ይገጠምበታል።

የብር ቀለም ያለው አምባር በንፁህ ነጭ ዳራ ላይ አለ። አምባሩ ክፍት ክብ ቅርጽ ያለው ሲሆን ጫፎቹ ላይ ትናንሽ ቀዳዳዎች አሉት። አምባሩ የሚያብረቀርቅ እና ለስላሳ ነው። ይህ የጌጣጌጥ ዓይነት የፍቅር ምልክት ይወክላል?

ሰፊ የእርሻ መሬት ሙሉ በሙሉ በአረንጓዴ የበርበሬ ተክሎች ተሸፍኗል። በተክሎቹ መካከል የበሰሉ ቀይ በርበሬዎች ይታያሉ። ከርቀት በመስኩ መጨረሻ ላይ ጥቂት ዛፎች እና ቁጥቋጦዎች እንዲሁም በቆሎ የመሰለ ተክል ይገኛሉ።

ለጥገና ሥራ የሚያገለግል አንዲት አዲስና ብሩህ ብረት የተሠራ ቁልፍ በነጭ ዳራ ላይ ተቀምጣለች። በእንደዚህ አይነቱ መሣሪያ የጥገና ሥራዎች ሲሰሩ ጊዜና ጉልበት እንዴት ይቆጥባል?

ወንዶች የሙስሊም ልብስ ለብሰው በዐደባባይ መሬት ላይ ተደፍተዉ እየሰገዱ ነው። በዙሪያው በገመድ የተደገፈ ሰማያዊና ጥቁር ሸራ ሲኖር ከበስተጀርባ ዛፎች አሉ።

አንድ ነጭ ሰሌዳ የአድዋ ጦርነት መንስኤ የሆነውን የውጫሌ ውል አንቀጽ 17 ን በአማርኛ እና በእንግሊዝኛ አትሟል። ከሰሌዳው ፊት ለፊት ትንሽ ድንጋይ እና ሶስት የሸክላ ማሰሮዎች ተቀምጠዋል። ይህ ጽሑፍ በየትኛው ቦታ ላይ ይገኛል?

አራት ማዕዘን ቅርፅ ባላቸው ቀይ እና ጥቁር መብራቶች ያጌጠ ትልቅ የምግብ ቤት አዳራሽ አለ። አዳራሹ ግድግዳ ላይ የዛፎች እና የአእዋፍ ስዕሎች አሉ። ጠረጴዛዎች በሮዝና ጥቁር የልብስ ጨርቆች ተሸፍነው ወንበሮች ተደርድረዋል።

ረድፍ ተደርገው የተቀመጡ የፋንታ ለስላሳ መጠጦች የቆርቆሮ ማሸጊያዎች ናቸው። በተለያዩ ጣዕሞች ማለትም በወይን፣ በቤሪ፣ በፍራፍሬ ፓንች፣ በፒች (አፕሪኮት) እና ሌሎች ብዙ ፍራፍሬዎች የተዘጋጁ ናቸው። ሁሉም ከካፌይን ነፃ መሆናቸውን ያመለክታሉ። ከፋንታ ጣዕሞች ውስጥ አዲስ የሚመስሉት የትኞቹ ናቸው?

እያንዳንዱ ጠርሙስ ቢጫ ቀለም ያለው የብረት መክደኛ ያለው ሲሆን፣ በአማርኛ "ቅዱስ ጊዮርጊስ ቢራ" የሚል ጽሑፍ ይነበባል። ይህ ቅዱስ ጊዮርጊስ እና ዘንዶው ምስል ያለው ቢራ፣ በአብዛኛው የኢትዮጵያ ህዝብ ዘንድ ተወዳጅነት ያተረፈው በምን ምክንያት ሊሆን ይችላል?

ትልቅ ነጭ ድንኳን ስር ብዙ ሰዎች ነጭ ልብስ ለብሰው ተሰብስበው ይታያሉ። ብዙዎቹ ሴቶችና ህጻናት ራሳቸውን በነጭ ጨርቅ ሸፍነዋል። አብዛኞቹ በዝምታ ቆመው ወደ ፊት ይመለከታሉ፤ ከፊሎቹ ደግሞ እርስ በእርስ እየተመለከቱ ነው።

በሙቀት መቀበያ ጥቁር ሳህን ውስጥ የተዘጋጀ ብርቱካናማ ምስር ወጥ (ክክ ወጥ) ያሳያል። ወጡ በሰፋች እንጀራ ላይ ሲቀርብ፣ አንዲት እጅ የሳህኑን ክዳን ታነሳለች። ምግቡ ለመመገብ ዝግጁ ነው?

የጨለማ ቅርጫት ውስጥ ብዙ አረንጓዴ አቮካዶ ፍሬዎች ተቀምጠዋል። በማዕከሉ የተከፈለ አንድ አቮካዶ ይታያል፤ አንደኛው ክፍል ጉድጓዱን ይዞ ሌላው ደግሞ ባዶ ነው። የአቮካዶው ውስጠኛ ክፍል ፈካ ያለ አረንጓዴ ነው።

የወርቅ የአንገት ሐብል ባህላዊ መስቀሎችን ወይም ጥልፍ ሥራዎችን ያሳያል። ለሠርግ፣ ለበዓላት እና ለባህል ሥነ-ሥርዓቶች እንዲሁም በተለያዩ ቦታዎች ላይ በክብር ይለበሳል።

ሕዝቡ በዝማሬና በእልልታ ውስጥ ያለ ይመስላል። በምስሉ ላይ የሚታየው በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ምን ዓይነት ታላቅ ሃይማኖታዊ ክንውን ሊሆን ይችላል?

አንድ ወጣት በአህያ የሚጎተት ጋሪ ላይ ቢጫ ጀሪካኖች ን ይዞ ውሃ ሲያጓጉዝ ያሳያል። የሌሎቹ ሁለት ልጆች ሚና ምንድን ነው ?

በርካታ ገበሬዎች ጭቃማ በሆነ የሩዝ እርሻ ውስጥ ተጠምደዋል። አርሶ አደሮቹ በተለምዶ ለግብርና የሚውሉ የተለያዩ ባለቀለም ልብሶችን ለብሰዋል። ሁሉም በጥንቃቄ የሩዝ ችግኞችን ይተክላሉ። የሩዝ ችግኞቹ ለምግብነት የሚበቃ ሰብል ነውን?

ጥቁር ፀጉሩ በጠባብ እና በጥንቃቄ በተሠሩ ወይም ድፍን ጉንጉኖች ተሠርቷል። አሠራሩ በማዕከሉ ላይ የሚያምሩ የልብ ቅርጾችን ይዟል። ይህ የፀጉር አሠራር ምን ያህል ጊዜ ይወስዳል?

በትልቅ ክብ ሳህን ላይ ባህላዊ የኢትዮጵያ ምግብ ያሳያል፤ በተጠቀለሉ እንጀራዎች ዙሪያ በስጋ እና በአትክልት የተዘጋጁ ምግቦች በጋራ ለመመገብ አይቀርቡም ?

ትልቅ አረንጓዴ ቅጠል ያለው ቁልቋል መሰል ተክል በአለት የበዛበት ደረቅ መሬት ላይ ይታያል። ከላዩ ላይ ቢጫ አበቦች የሚገኙበት ረጅም ግንድ የወጣለት ሲሆን፣ በደረቅ አፈርና ድንጋዮች ተከቧል። ይህ የቁልቋል ዝርያ በየትኛው የኢትዮጵያ ክልል በብዛት ይገኛል?

አንዲት ቆንጆ ልጃ ገርድ ሴት በባህላዊ የኢትዮጵያ ልብስ ተቀምጣ በደስታ ፈገግታ ታሳያለች። በእጇ የያዘችው የቆዳ እቃ ለምን ዓላማ ያገለግላል ?

የድንጋይ አለት ዉስጡ እንደ ድልድይ ክፍት የሆነ ነዉ። የአለቱ ክፍተት ግማሽ ክብ የሆነ ከዉስጥ አምስት ሰዎች ቆመዋል። ከመሿለኪያዉ ጀርባ የፀሀይ ብርሀን ደምቃ ወጣለች።

ጥቁር፣ አረንጓዴ፣ ነጭ እና ቀይ ቀለም ያለው፣ መሀል ላይ ደግሞ ኮከብ ያለበትን የጋምቤላ ክልል ባንዲራ ያሳያል። የባንዲራው ቀለሞች እና ኮከቡ የክልሉን ታሪክና ሕዝብ ምን ያህል ይወክላሉ?

ክፍት ትከሻዋ ያለባት ሴት በቀኝ እጇ የፊት ቅባቱን በጉንጯ ላይ በሦስት ቦታዎች ላይ አድርጋለች፤ በግራ እጇ ደግሞ ነጩን የቅባት መያዣ ይዛለች። ሴትየዋ ይህንን ቅባት የምትጠቀመው ለምን ዓይነት የቆዳ እንክብካቤ ዓላማ ሊሆን ይችላል?

ደብዛዛ ብርሃን ባለው ባር እና ላውንጅ ውስጥ ጥቁር የባር ጠረጴዛና ረዣዥም ወንበሮች አሉ። ሰራተኛዋ ከቡናማ ጠርሙሶች ጀርባ ቆማለች። ይህ ቦታ ለመዝናናት የሚመች ነውን?

ትልቅ ነጭ ድንኳን ውስጥ ብዙ ሰዎች ነጭ ልብስ ለብሰው ተሰብስበው ይታያሉ። አብዛኛዎቹ ሴቶችና ልጆች ራሳቸውን በጨርቅ ሸፍነዋል። ከፊት በኩል አንድ ሰው ጀርባውን ሰጥቶ ቆሟል። ይህ ስብሰባ የየትኛው ሃይማኖታዊ በዓል አካል ሊሆን ይችላል?

ነጭ ግድግዳ እና አረንጓዴ መስኮት ያላት ትምህርት ቤት ህንጻ ፊት ለፊት ብዙ ህጻናት ይዟዟራሉ። አብዛኞቹ ቀይ ሹራብ እና ጥቁር ሱሪ ለብሰው በመሮጥ ላይ ናቸው፣ ይህ የገጠር አካባቢ በሚመስለው ቦታ ትምህርቱን በምን ያህል ጥራት ያገኛሉ?

አንዲት ገበሬ ሴት ጭንቅላቷን በጨርቅ ጠምጥማ የበሰለ ስንዴን ከሁለት ጎን በእጆቿ ተሸክማ ቆማለች። የስንዴው ወርቃማ ቀለም ከደመናማ ሰማይ ዳራ ጋር ውብ ትዕይንት ፈጥሯል፤ ይህም ጠንክሮ የመስራት ምልክት ነው። በኢትዮጵያ ይህን የመሰለ ሰብል መሰብሰብ መቼ ይከናወናል?

በርካታ ባህላዊ የኢትዮጵያ ነጭ ሻሾች ወይም ነጠላዎች በአራት እግር ወንበር ላይ ተከምረዋል። ሻሾቹ በየጫፋቸው በደማቅ ቀለማትና በተለያዩ የጂኦሜትሪክ ቅርጾች ተመስለው ይታያሉ። ሻሾቹ በብርቱካናማ ፕላስቲክ ወንበር ላይ ተደርድረዋል። የሻሾቹ ጠርዝ በነጭ ክር የተዋበ ነው።

ይህ ምግብ በኢትዮጵያ ውስጥ ከተለያዩ ምግቦች ጋር ተጓዳኝ ሆኖ የሚቀርብ የመሰለ ነው::ይህ በርበሬ ውስጥ ሰላጣ የመሙላት ዘዴ በኢትዮጵያ ምግብ ውስጥ በብዛት ምን ተብሎ ይጠራል?

አስደናቂ የሆነ የፀሐይ መጥለቅታ የውሃ አካል ላይ ያሳያል። ደማቅ ብርሃን በውሃው ላይ ያንፀባርቃል። ከውኃው ወዲያኛው ጫፍ ላይ ጥቁር ዛፎች ያሉበት ደሴት አለ። ከፊት ለፊት ረጃጅም የሳር ቅጠሎች ይገኛሉ። ይህ የውሃ አካል ወይስ ሐይቅ ነው?

አንድ እጅ በጉብል ውስጥ የሞላ ቢጫ ቀለም ያለው መጠጥ ይዟል። ጉብሉ ከቅል የተሠራ ሲሆን በጎን በኩል በገመድ የተሰፋ ነው። መጠጡ ባህላዊና ተፈጥሯዊ ይመስላል። ከጉብል የሚጠጣው ይህ ባህላዊ መጠጥ ምን ሊሆን ይችላል?

አራት ወጣት ሰዎች ባህላዊ የቡና ሥነ ሥርዓት ሲያካሂዱ በነጭ ሶፋ ላይ ተቀምጠዋል። ሁለቱ ጥቃቅን ጽዋዎችን ይዘው ቡና የሚጠጡ ሲሆን፣ ሁለቱ ሴቶች ደግሞ ስልክ ይዘው እየሳቁ ሲወያዩ ይታያሉ።

ሰማያዊና ወርቃማ ቀለሞች ያለው የትራንስፖርት ሚኒስቴር ሎጎ አለው። ሎጎው ከፊሉ ቀስቶችን የሚፈጥር ክብ ቅርጽ ነው። በሰማያዊው ዳራ ላይ የሚኒስቴሩ ስም በአማርኛና በኢንግሊዘኛ ፊደላት ተጽፏል። የትራንስፖርት ሚኒስቴር የተቋቋመው በየትኛው ዓመት ነው?

ጋዜጣዊ መግለጫ ላይ ባለ ጥቁር ሱፍ የለበሰ ሰውየው ከፊት ተቀምጧል። ከፊቱ በርካታ የማይክሮፎኖች ክምር የቴሌቪዥን ጣቢያዎችን ምልክት ይዘው ሲታዩ የኢትዮጵያ ሰንደቅ ዓላማ ከኋላው ይታያል።

አንድ ጥቁር የቆዳ የወንዶች የጫማ ጫማ በጠረጴዛ ላይ ተቀምጧል፤ አንጸባራቂ ገጽታ አለው። በጫማው ጣት እና በዳንቴል አካባቢ የሽመና ማስጌጫ አለው። ከበስተጀርባ ብዥታ ያለበት የደረቀ ተክልና ቀይ ካርድ ይታያሉ። ይህ ጫማ ለምን ዓይነት አጋጣሚ ተስማሚ ነው?

ጥምር ጫማዎቹ ጥቁር ቡኒ ቆዳ ያላቸውና ስፌት ያለው የፊት ክፍል አላቸው። አጫጭር የቁርጭምጭሚት ርዝመት ያላቸው እነዚህ ጫማዎች ጥቁር ቡኒ ቀለም ባለው ማሰሪያ የተያያዙ ናቸው። እንደነዚህ ያሉ ቦቲ ጫማዎችን መቼ መልበስ ይመርጣሉ?

ትልቅ የሰዎች ስብስብ በከተማ መንገድ ላይ ሰልፍ አድርገዋል። ብዙዎቹ ነጭ ልብስና ባህላዊ ሻሽ ለብሰዋል። ሰዎች የተለያየ ባንዲራዎችን ይዘው በፀሓይ ላይ እየተጓዙ ነው። ሕንፃዎች እና ተሽከርካሪዎች በአካባቢው አሉ። ይህ ሰልፍ ምን ዓይነት መልዕክት ለማስተላለፍ ያለመ ነው?

ይህ ምስል በበረዶ የተሸፈነ ትልቅ የኤሌክትሪክ ኃይል ማከፋፈያ ጣቢያን ያሳያል። ነጭ በረዶ በረጅም የብረት መዋቅሮች፣ በተከታታይ የሴራሚክ መከላከያዎች እና ከመሬት በላይ ባሉት ሽቦዎች ላይ ተንጠልጥሏል። ይህ ጣቢያ በየትኛው ቀዝቃዛ አካባቢ ይገኛል?

አንዲት ሴት መሬት ላይ ከተቀጣጠለ እሳት አጠገብ ተቀምጣለች። ይህቺ ሴት የራስ መሸፈኛ እና ሻውል ለብሳለች። በአንድ እጇ ዉሃ እየጨመረች በሌላኛው እጇ ቡና ታጥባለች።

ባለ አራት ቀለማት ባንዲራ መካከል፣ ከነጭ ሰንደቅ መሀል ላይ አንድ ጥቁር ባለ አምስት ጫፍ ኮከብ ይታያል። ሰንደቁ ከላይ ወደ ታች ቀይ፣ ነጭ፣ አረንጓዴና ጥቁር መስመሮች አሉት፤ ከታችም በአማርኛ ጽሑፍ አለ።

ጥቁር ክርና ወርቃማ ዶቃዎች ያሉት የአንገት ጌጥና የጆሮ ጌጥ ስብስብ። የአንገት ጌጡ ላይ አራት ማዕዘን ቅርጽ ያለው፣ የሰዎች ሥዕል የተቀረጸበት ብረት አለ። የጆሮ ጌጡ ከጥቁር የክር ኳሶችና ከብረት ክፍሎች የተሰራ ነው። እነዚህ ጌጣጌጦች የየትኛው አገር የባህል ልብስ አካል ይሆኑ?

ሙሉ የውትድርና ልብስና አረንጓዴ ኮፍያ የለበሰ ጄኔራል በጋዜጣዊ መግለጫ ላይ ቀርበዋል። እጁን ወደ ላይ አንስቶ የሆነ ነገር ሲያብራራ፣ ከፊት ለፊቱ ብዙ ማይክሮፎኖች ተደርድረው ይታያሉ። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ ይታያል። የኢትዮጵያ መከላከያ ሠራዊት ዋና ተግባር ምንድን ነው?

የአውሮፕላኑ ጅራት በአረንጓዴ፣ ቢጫ እና ቀይ የኢትዮጵያ ባንዲራ ቀለማት ያሸበረቀ ሲሆን፣ የማረፊያ መሳሪያው ወደ ታች ወርዷል። ይህ አይሮፕላን በአማካይ ስንት ኪሎ ግራም ጭነት መሸከም ይችላል?

አንዲት ሴት እጅ ረጅም፣ የሚያብረቀርቅ የጆሮ ጌጥ ይዛ ይታያል፤ የጆሮ ጌጡ ከክብ ቅርጽ ባለው አልማዝ የተሠራ ይመስላል። ጌጡ በሰንሰለት ተንጠልጥሎ እንደ ኮከብ ያበራል። የጆሮ ጌጡን በጣት መያዟ ምን ዓይነት አጋጣሚ ላይ ለመልበስ እንደምትዘጋጅ ያሳያል?

አምስት ሴቶች ነጭ የባህል ልብስና ቀይ የሸማ መቀነት ለብሰው፣ በቀኝ እጃቸው ቢጫ ዣንጥላ ይዘው በደማቅ መድረክ ላይ በደስታ ይጨፍራሉ። ከበስተጀርባ በድንጋይ ግድግዳ ቅርጽ የተሰራ ሰፊ መዋቅርና በግራ በኩል የዘንባባ ዛፍ አለ።

በርካታ ሴቶች በጠራራ ሜዳማ ቦታ ላይ በክብ ተቀምጠው ይጨዋወታሉ። ነጭ የሀገር ልብስ ለብሰው ጥቁር ሻሽ ጭንቅላታቸው ላይ አስረዋል፡፡ የሜዳው ሣር ደግሞ አረንጓዴ እና ቢጫ አበባዎች አሉት። የተወሰኑት ሴቶች ፈገግ ሲሉ አንዳንዶቹ አፋቸውን በእጃቸው ይዘዋል።

አንዲት ሴት በነጭ እና ወርቃማ ቀለማት የተዋበ አለባበስ ለብሳ ወንበር ላይ ተቀምጣለች። ቀሚሱ በስንዴ ቅርፅ ያሸበረቀ ነው፡፡ ከበስተጀርባዋ ብርጭቆ የሆነ ትልቅ ህንፃ አለ። የእሷ ዘመናዊና ባህላዊ ውህደት፣ የጥበብ ውበትን ያመለክታል፡፡

ይህ ከጥሬ እንጨት የተሰራ ትልቅ ሰፊ ቁምሳጥን ሲሆን፣ በጎን በኩል ሁለት ትናንሽ መሳቢያዎች እና በመሃል ደግሞ ሁለት ትላልቅ መሳቢያዎች አሉት። ይህ ሰፊ የጎን ቁምሳጥን በቤት ውስጥ የትኛው ቦታ ላይ እና ለምን ዓላማ ሊያገለግል ይችላል?

አዳዲስ ሰማያዊና ጥቁር የጭነት ባጃጆች በደመና በሌለው ፀሐያማ ሜዳ ላይ ተሰልፈዋል። ተሽከርካሪዎቹ የእቃ ማጓጓዣ ጋሪ ያላቸው ሲሆን የንግድ አገልግሎትን ያቀላጥፋሉ። ይህ ለከተማና ለገጠር ትራንስፖርት አገልግሎት የሚያገለግል የትራንስፖርት ልማት ማስፋፊያ መገለጫ ነው።

አንድ ሰው ነጭና በቀለማት ያሸበረቀ ባህላዊ ልብስ ለብሶ፣ ክላርኔት የተባለውን የሙዚቃ መሣሪያ እየነፋ ነው። ጣቶቹ የመሳሪያውን ቀዳዳዎች ሲዘጉ፣ ከበስተጀርባ ሌሎች የሙዚቃ መሳሪያዎች ደብዘዝ ብለዋል። ይህ የሙዚቃው ፍሰት፣ የክህሎትና የውበት መግለጫ ነው።

በፋብሪካ ውስጥ የማንጎ ጭማቂ የያዙ ብዙ የፕላስቲክ ጠርሙሶች ረጅም ማጓጓዣ መስመር ላይ ተደርድረው ይታያሉ። ሁለት ሰራተኞች በፋብሪካው ውስጥ ቆመው ስራቸውን እየተከታተሉ ነው። በዚህ ፋብሪካ ውስጥ ምን ዓይነት መጠጥ ሊታሸግ ይችላል?

ረጃጅም ሕንፃዎች ያሉት ትልቅ ከተማ ከላይ ተነስቶ ነው። ብዙ የመስታወትና ዘመናዊ የንግድ ህንፃዎች ተሰብስበው ፣ አንዳንዶቹም ቢጫና ጥቁር ቀለማት አላቸው። ሰፊ አስፋልት መንገድ በሕንፃዎቹ መካከል ያልፋል፣ በመንገዱ ላይም ተሽከርካሪዎች አሉ።

በሰማያዊ ክብ ውስጥ፣ ዓለምን በሚመስል ግራጫ ጀርባ ላይ፣ መሃል ላይ የብርና የወርቅ ሳንቲም የያዘ የ ቢጫ ፍላጻ ቅርፅ የሚታይበት እና "ገቢዎች ሚኒስቴር" የሚል ጽሑፍ የያዘው ይህ አርማ የማን የሥራ ድርሻ ያመለክታል?

ከቤት ውጭ ባለው አካባቢ ባህላዊ የቡና ሥነ ሥርዓት የሚያካሂዱ ሴቶችን ያሳያል፤ ሴቶቹ በዛፎች እና በቆርቆሮ ቤት ፊት ተቀምጠው ቡና እያፈላ ሲሆን ይህ የኢትዮጵያን ባህል አያመለክትም?

አንድ ቀይ የሩቅ መቆጣጠሪያ መኪና ከነሙሉ እቃው በነጭ ዳራ ላይ ይታያል። መኪናው ጥቁር ክንፍ ያለው የስፖርት መኪና ይመስላል፤ የፊት መብራቶቹም ያበራሉ። ከስር የርቀት መቆጣጠሪያ፣ ኃይል መሙያ ገመድና ሦስት ቢጫ ባትሪዎች አሉ።

ግዙፍ የኮንክሪት ግድብ እና ደረቅ የውሃ መንገድ በምስሉ ይታያል። ከግድቡ ጀርባ ለምለም አረንጓዴ ተራሮች ይገኛሉ፤ የዜና አቅራቢ ደግሞ በቀኝ ጥግ ትታያለች። ይህ ግድብ ለሃገር ኢኮኖሚ ምን ያህል ትልቅ ጠቀሜታ ሊኖረው ይችላል?

ሶስት አዛውንት ወንዶች ነጭ የባህል ልብስ ለብሰው ከቤት ውጭ ተቀምጠዋል። ከጀርባቸው የእንጨት ግድግዳ ያለው መዋቅር አለ። እነዚህ ሰዎች በምን ጉዳይ ላይ እየመከሩ ነው?

በሳር የተሸፈነ ሜዳ ላይ ቡናማ ቀለም ያለው አዋቂ ፈረስ እና ሁለት የግልገል ፈረሶች አሉ። አንዱ ግልገል ቆሞ ራሱን እያሻሸ ሲሆን፣ ሌላው ነጭ ግልገል ደግሞ መሬት ላይ ተኝቷል። ሜዳው አጥር አለው።

ባለብዙ ቀለም የእህል ሳጥኖች በትንሽ የበቆሎ ጆሮዎች እና ሌሎች ጥራጥሬዎች ፊት ለፊት ተደርድረዋል። እያንዳንዱ ሳጥን 'Mama's Choice' የሚል ስም ሲኖረው፣ የተለያዩ ጣዕሞችና ንጥረ ነገሮች እንዳሉት ያሳያል። እነዚህ የታሸጉ የእህል ዓይነቶች ለየትኛው የምግብ ክፍል ተመድበዋል?

የታወቀው ኢትዮጵያዊ ሯጭ ከነሙሉ ፈገግታው በኦሎምፒክ መድረክ የድል አድራጊነቱን ምልክት በአውራ ጣቱ አሳይቷል። ከበስተጀርባ በትንሹ የሚታየው ሌላ አትሌት ደግሞ አለ። የታላቁ ሯጭ አትሌት ኃይሌ ገብረሥላሴ ምስል ከላይ ግራ ጥግ ላይ የተጨመረው እንዴት ነው?

አንድ ሰው በሰማያዊና ቀይ መስመር ያለው ሸሚዝ ለብሶ ክራር ሲጫወት እና ሲዘፍን። በተከፈተ አፉ ስሜቱን በመግለፅ ትኩረት ሰጥቶ በደስታ ይዘፍናል።

ነጭ የለበሱ ሰዎችና ቀሳውስት ጃንጥላ ተይዞላቸው በዋናው መስመር ላይ ሲጓዙ፣ ከታች ደግሞ “እስክንድርያ” የሚል ጽሑፍና የዜና ዘገባ ፍሬም ።በምስሉ መሃል ላይ ቀሳውስት ጃንጥላ ተይዞላቸው መጓዛቸው የየትኛውን የኢትዮጵያ ሃይማኖታዊ ሥነ ሥርዓት ሊያመለክት ይችላል?

ታሪካዊ ሐውልት በከሰማይ ስር ተቀምጧል። ሐውልቱ አንድ ሰው ወንበር ላይ ተቀምጦ፣ ቀኝ እጁ በመስቀል ቅርጽ ያለውን ነገር ከፍ አድርጎ የያዘ ሲሆን፣ በግራ እጁ መጽሐፍ ይዟል።

በሣር ሜዳ ላይ ለተለያዩ ስፖርቶች የሚያገለግሉ ቁሳቁሶች ተደርድረዋል። የእግር ኳስ፣ የጎልፍ፣ የቤዝቦል፣ የቴኒስ እና የቅርጫት ኳስ ጨምሮ የተለያዩ ኳሶች እና የጎልፍ ክለብ ይታያሉ። እነዚህ የስፖርት መሣሪያዎች ለወጣቶች የትኛውን መልዕክት ያስተላልፋሉ?

ብዙ ሰዎች በከፍተኛ ግርግር ውስጥ ዶሮዎችን ሲሸጡና ሲገዙ ይታያሉ። ገበያው ለበዓል ወይም ለሌላ አጋጣሚ ለመዘጋጀት በሰዎች ተጨናንቋል። ዶሮዎቹ በቅርጫቶችና በእጆች ተይዘው ይታያሉ። በኢትዮጵያ ገበያዎች ውስጥ በዓላትን አስመልክቶ የዶሮ ዋጋ መናር ምክንያቱ ምንድን ነው?

በደረቅ የሳር ሜዳ ላይ ቆመው የሚስቁ ሁለት ሴቶች ይታያሉ። አንዷ ነጭና ቢጫ የሀገር ልብስ ለብሳ የራስ መሸፈኛ አድርጋለች፤ ሌላኛዋ ደግሞ ቀይ ረዥም ቀሚስ ለብሳለች። ከበስተጀርባው የገለባ ጣሪያ ያላቸው ባህላዊ ቤቶች አሉ።

ከመደበኛ ባልሆነ ጊዜያዊ የሸምበቆ ጣሪያ ስር ብዙ ሰዎች ተሰብስበዋል። አብዛኞቹ ሰዎች ባህላዊ የነጠላ ልብስ ለብሰዋል። ተሰብስበው የሚወያዩት ወይም ትምህርት የሚማሩት ይመስላል። በገጠሩ የኢትዮጵያ ክፍል መደበኛ ያልሆነ የትምህርት አሰጣጥ ሥርዓት ምን ይመስላል?

ነጭ ቀለም ያለው 'ሱዙኪ ሱፐር ካሪ' የሚል የጭነት መኪና የኋላ ክፍል ይታያል። የመኪናው ጭነት ሳጥን ውስጥ ብዙ ቡናማ የአሸዋማ ከረጢቶች በገመድ ታስረው ተቀምጠዋል። መኪናው በጠራ ሰማይ ስር እየተጓዘ ሲሆን፣ ከረጢቶቹ የግብርና ምርቶች ለምን ይጠቅማል?

አንድ የሃገር ልብስ የለበሰ ሰው በእጁ ክራር ይዞ ይጫወታል። ሰውየው በቀይ ወንበር ላይ ፈገግ ብሎ የተቀመጠ ሲሆን ከጀርባውም ማሲንቆ ተሰቅሏል።

ብርቱካናማ እና ጥቁር የሆነ ትንሽ የብየዳ ማሽን መሬት ላይ ተቀምጧል። ጥቁር ጓንት ያደረገ እጅ ከማሽኑ ጋር በተያያዘ ኤሌክትሮድ በመጠቀም የብረት ክፍሎችን ሲበየድ አለ፤ የብየዳ ሂደቱ ምን ዓይነት ብርሃን ይፈጥራል?

ሁለት በግንባር ላይ ያሉ ሐብሐቦች ጥቅጥቅ ባለ አረንጓዴ ቅጠሎቻቸው መካከል አሉ። ሐብሐቦቹ የተለያየ አረንጓዴ ቀለም ያላቸው መስመሮች ሲኖራቸው፣ በፀሐይ ብርሃን ሜዳ ላይ ይበቅላሉ። ሐብሐብ በኢትዮጵያ ውስጥ በብዛት የሚመረተው የትኞቹ ክልሎች ውስጥ ነው?

አንድ ቀይ ትራክተር ሁለት ወንዶች ተሳፍረውበት ሰፊ መሬት ላይ እያረሰ ነው። ከትራክተሩ ኋላ የሚታየው ቀይ ማረሻ መሬቱን በመስመሮች ይገለብጣል። ይህ ዘመናዊ የግብርና ዘዴ የመሬት ዝግጅትን ያሳያል። በኢትዮጵያ ውስጥ የግብርና ይዞታዎችን በብዛት ለማረስ የሚውለው ዘዴ ምንድነው?

ከቤት ውጭ፣ በከሰል እሳት ላይ የተቀመጠ ጥቁር ባህላዊ የሸክላ ድስት ያሳያል። ድስቱ ድንጋዮች ላይ ተቀምጦ ሲሆን፣ ከታች ትንሽ እሳት ይታያል። አካባቢው አፈርና አመድ የበዛበት ነው። በዚህ ድስት ውስጥ ምን ዓይነት ምግብ እየተዘጋጀ ነው?

አንድ ሰው በባህላዊ ልብስ ለብሶ ከጥቁር የሸክላ ጀበና (ማሰሮ) ላይ ፈሳሽ ሲያፈስ ይታያል። ትናንሽ፣ ቡናማ መጠጫ ብርጭቆዎች በእንጨት ጠረጴዛ ላይ ተቀምጠዋል። ይህ ሥነ ሥርዓት የትኛው ባህላዊ የመጠጥ አቀራረብ ነው?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

የቅዱስ ጊዮርጊስ ቤተ ክርስቲያን ዘመናዊ መዋቅር ነው። ግራጫ ግድግዳዎች እና ትላልቅ ጉልላቶች አሉት። የኢትዮጵያ ባንዲራ በግንባሩ ላይ ተንጠልጥሏል። ሰዎች በንጹህ አደባባይ ላይ እየሰገዱ ነው። ሕንፃው የቱሪስት መስህብ ነው?

ከፍተኛ ህንጻዎች ያሉት የባህር ዳር ዩኒቨርሲቲ ዋና ግቢ፣ መሀል ላይ የእውቀት ችቦ የያዘ ቅርጽ ሲታይ፣ ይህ የዩኒቨርሲቲው ግቢ የትምህርትና የእውቀት መብራትነቱን ምን ያህል ያንፀባርቃል?

አረንጓዴ፣ ረዥምና ቀጫጭን በርበሬዎች በብዛት ተከምረው የመሬቱን ገጽታ ሞልተዉታል። በርበሬዎቹ ደማቅ አረንጓዴ ቀለም ያላቸው ሲሆን፣ በታችኛው ቀኝ በኩል አንድ ነጭ ከረጢት ይታያል።

ኃይለኛ አረንጓዴ ተክሎችና ጥቁር ቡናማ ግንዶች በትልቅ ክምር ሆነዋል። በቅጠሎቹ መካከል ቀላል ሐምራዊ ቀለም ያላቸው ትናንሽ አበባዎች ተደብቀዋል። ቅጠሎቹ ጥቅጥቅ ያሉ ሲሆኑ ፀሐይ በላያቸው ላይ ታበራለች። ይህ ተክል ለየትኛው የህክምና አገልግሎት ያገለግላል?

አጠቃላይ ዳራው ቢጫማ በሆኑ፣ በጥሩ ብርሃን በተሞሉ፣ ያልበሰሉ የፓስታ ዓይነቶች ተሞልቷል። በማዕከሉ የተጠማዘዙ ማካሮኒዎች ሲኖሩ፣ በስተቀኝ በኩል ደግሞ ጠመዝማዛ ፓስታዎች ተቆልለዋል። ቀጥ ያሉ ረዣዥም ስፓጌቲ ፓስታዎች ለሦስቱም ዓይነቶች እንደ መለያያ መስመር ሆነው ያገለግላሉ።

በቅርብ የተቀረጸው ምስል የአሽዋጋንዳ (ዊታኒያ ሶምኒፌራ) ተክል ጥቅጥቅ ያለ ቅጠል እና ፍሬ ያሳያል። እፅዋቱ በብዛት ደማቅ አረንጓዴ ቅጠሎችን ይዟል፤ በመካከልም ትናንሽ ክብ እና ነጠላ ቀይ ፍሬ ይታያል። ዳራው ከተመሳሳይ ተክሎች ጋር ደብዝዞ ቀርቧል።